በመስቀል ላይ፣ በኢየሱስ ክርስቶስ ላይ የተፈጸመው ድርጊት መስቀል ላይ መሰቀል ነበር። በዚህ ወቅት በእጅና በእግሩ ላይ ሚስማር ተመቶ በስቃይ ተሰቅሏል። ይህ ድርጊት በሮማውያን ወታደሮች የተፈጸመ ሲሆን፣ በክርስትና እምነት የሰው ልጅን ከኃጢአት ለማዳን እንደተሰጠ መስዋዕትነት ይታመናል።

በትልቅ ቀይ ምንጣፍ ላይ በተዘረጋ መድረክ ላይ በርካታ የመንግስት ባለስልጣናት ቆመው ቃለ መሐላ ሲፈጽሙ ይታያል። አብዛኞቹ ሰዎች ጥቁር ልብስ የለበሱ ሲሆን፣ ሴቶች ደግሞ ነጭ ወይም ጥቁር ልብስ ለብሰዋል።

መነጽር ያደረገ፣ ለብ ያለ ፈገግታ ያለው ጎልማሳ ሰው የቅርብ ፎቶ ይታያል። ግለሰቡ ጥቁር ልብስ ከነጭ ሸሚዝ እና ከእጅጌ ልብስ ጋር ለብሷል። ሰፊ ግንባር ያለው ሰውዬው ጥቁር የቆዳ ቀለምና የፀጉር መላጨት አለው።

የተማሪ ዩኒፎርም የለበሱ ልጆች ከፊት ለፊታቸው የቆመው የዉጭ ሃገር ዜጋ የሚያወራው ነገር ላይ ተመስጠው ወደእርሱ ይመለከታሉ። ይህ ሰው በእጁ ተለቅ ያለ መጽሃፍን ይዞ ሌላኛው እጁን ከፍ አድርጎ ያወራል።

በእስልምና ሃይማኖት አርብ ቀን ጁምአ በመባል ይታወቃል። በማንኛውም የእድሜ ክልል ላይ ያለ የእምነቱ ተከታይ ሁሌ በየሳምንቱ አርብ ቀን መስጊድ በመሄድ የስግደት ስነ ስረአት ያካሂዳል።

ፖለቲከኛ የሚመስሉ ወንድና ሴት በአንድ ስብሰባ ላይ ተቀምጠው መጽሐፍ እየተመለከቱ ነው። መጽሐፉ ላይ "ኢትዮጲያ" የሚለው ቃል እና የአፍሪካ ካርታ ሥዕል ይገኛሉ። ሴትዮዋ ግራጫ ፀጉር አላት። ወንዱ እና ሴቷ ምን ጉዳይ ላይ እየተወያዩ ነው?

ከላይኛው ክንድ ላይ ከቆዳ ጉዳት ጋር የሚያሳይ የቅርብ ፎቶ ነው። በክንዱ ላይ የተሰበሩ የሚመስሉ የእንጨት ዘንጎች በበርካታ ሮዝ እና አረንጓዴ ገመዶች ተጠምደው እንደ ጊዜያዊ ድጋፍ ተጠቅልለዋል። ሰውዬው ነጭና ደማቅ ቀለማት ያለው ልብስ ለብሷል።

ማስታወቂያው "አማን ዲጂታል ማስታወቂያ" የሚል ጽሑፍ በነጭ ዳራ ላይ አለው። የአማርኛው ጽሑፍ ቀይ ሆኖ ይታያል፣ ከሥሩ ያለው የእንግሊዝኛው "አማን ዲጅታል " ደግሞ ቀይና ሐምራዊ ቅልቅል አለው

ሰማያዊ ትልቅ 'ኤ' 'ቲ' 'ቪ' ፊደላት የአማራ ቴሌቭዥን አርማ መለያ ናቸው። ከፊደላቱ በታች 'የአማራ ቴሌቭዥን' የሚል ጽሑፍ በሰማያዊ ቀለም ተጽፏል። የአማራ ቴሌቭዥን የዜና አገልግሎት እንዴት ነው?

ማስክ የለበሰች ወጣት በጎ ፈቃደኛ የጎዳና ላይ ሻጮችን እያነጋገረች ነው። ሻጮቹ መሬት ላይ ተቀምጠው ጎመን፣ ቀይ ሽንኩርት እና ሌሎች አትክልቶችን ይዘዋል። በዙሪያው በእጽዋት የተሞሉ ቦታዎች እና ዶሮዎች አሉ።

ፈገግ ያለች ወጣት ሴት የቆዳ እንክብካቤ ምርቶችን በእጆቿ አጥብቃ ይዛ ታያለች። በቀኝ እጇ ሰማያዊና ነጭ ቀለም ያለው ትልቅ የሎሽን ጠርሙስ ስትይዝ፣ በግራ እጇ ደግሞ ተመሳሳይ ቀለም ያለው የክሬም ዕቃ ይዛለች። የኋላ ዳራ ክፍት በር ነው።

ትልቅ ስብስብ ያለው ሕዝብ ሜዳ ላይ ተቀምጦ አለ። ሰዎች በዋናነት ነጭና የገጠር ልብሶችን ለብሰዋል። ከፊት ለፊት በተደረደሩ ትላልቅ የባህላዊ ቅርጫቶች ላይ እንጀራ እና ዳቦ ተደርጎባቸዋል። ሣሩ አረንጓዴ ሲሆን ፀሐይ ጎልታ አለች።

ነጭ በሬ በትኩረት ከፊት ሆኖ ወደ ካሜራው ይመለከታል። በብዛት ነጭ የሆነው ጎሽ ትናንሽ ቀንዶች ሲኖሩት፣ ከበስተጀርባ የግራና ቡናማ ቀለም ያለው ከኋላው የቆመ ሌላ ከብትና አረንጓዴ ሣር አለ።

በባህር ወይም በሐይቅ ላይ የምትጓዝ በጣም የተጨናነቀች የጉዞ መርከብ ይታያል። ብዙ ሰዎች በየደረጃው፣ በጀልባው ጣሪያ ላይ እና በዙሪያው ተጨናንቀው ተቀምጠዋል። መርከቧ የኢትዮጵያ ባለ ሶስት ቀለም ባንዲራ አላት። ደብዛዛ አረንጓዴ ውሃ አየሩን ይመታል።

ስታዲየም በሚመስል ቦታ ላይ ሰማያዊ፣ ነጭና ሰማያዊ መስመሮች ያሉት ባንዲራ በሰዎች ስብስብ ውስጥ በግልጽ እየተንቀጠቀጠ ነው። በአቅራቢያውም ሌሎች የኢትዮጵያ ቀለሞች ያሏቸው ባንዲራዎች አሉ። ይህ ሰማያዊ እና ነጭ ባንዲራ የየትኛውን የኢትዮጵያ ክልል ወይም ከተማ ሊወክል ይችላል?

የሐበሻ ቀሚስ ባህላዊ የኢትዮጵያ አልባሳት ሲሆን፣ ከጥጥ ክር በእጅ ተሸምኖ የሚዘጋጅ ነው። በአብዛኛው ነጭ ወይም ክሬም ቀለም ያለው ሲሆን፣ በጥልፍ የተዋበ እና ለበዓላትና ለልዩ ሥነ-ሥርዓቶች የሚለበስ ነው። ውበትና ባህልን የሚያሳይ ልብስ ነው።

የሙዚቃ መሣሪያ የሚመስል ከእንጨት የተሠራ መዋቅር ነው። ትልቁ አራት ማዕዘን ቅርጽ ያለው የታችኛው ክፍል ከሁለት ቀጥ ያሉና ቅርጽ ከተቀረጹት ምሰሶዎች ጋር ተያይዟል፤ ከላይ ደግሞ አሥራ አንድ ገመዶች በምሰሶዎቹ መካከል ተወጥረዋል።

እነዚህ ወርቃማ ጌጣጌጦች በአራት የተለያዩ ክፍሎች ቀይ ቡናማ ሳጥን ላይ ተቀምጠዋል። ጌጣጌጦቹ የአንገት ሐብል፣ የእጅ አምባር፣ ሁለት ጉትቻዎችና ቀለበት ሲሆኑ፣ ሁሉም እንደ ፀሐይ የሚሽከረከር ክብ ቅርጽ አላቸው። ሁሉም የጌጣጌጦቹ ክፍሎች አንጸባራቂ እና ደማቅ ናቸው።

ሃይላንዱ በዙሪያው አረንጓዴ በሆኑ ዛፎች እና ቁጥቋጦዎች እንዲሁም በሰማይ የሚበሩ ጥቂት ወፎች በተሞላ ተፈጥሮአዊ አካባቢ ውስጥ ተቀምጧል። “ፎረስት ውኃ” የሚል ጽሑፍ በጠርሙሱ አጠገብ በደማቅ አረንጓዴ ተጽፏል። ይህንን ውሃ ለመጠጣት የሚያጓጓው ምንድን ነው?

ባህላዊ አልባሳትን ለመስራት የሚያገለግል ጥበብ ጥልፍ ተቀምጧል። ጥልፉ ከተለያዩ ቀለማት የተዋቀረ እና የመስቀል ቅርጾችን በየመሃሉ የያዘ ነው። ጥልፎቹ ላይ በዋናነት ጎልተው ከሚታዩት ቀለማት መካከል ቀይ፣ ብርቱካናማ እና ጥቁር ዋናዎቹ ናቸው።

ፒያሳ አካባቢ የተገነባው አድዋ ድል መታሰቢያ ሙዚየም የኢትዮጵያን ታላቅነት የሚያሳይ ዘመናዊ የሥነ-ሕንፃ ጥበብ ነው። ይህ ሙዚየም በ1896 ዓ.ም. የተገኘውን የአድዋ ድል፣ ጀግንነትና አንድነት ለጎብኚዎች በቅርሶችና በዘመናዊ ቴክኖሎጂ ያብራራል።

ቀላ ያለ ኩርፊፍ ፀጉር ያላት ሴት መካከለኛ ቀረጻ በአረንጓዴ፣ ቢጫና ሰማያዊ ጃኬት ውስጥ ትገኛለች። ጥቁር ሸሚዝ እና ሰማያዊ የአንገት ሐብል ለብሳለች። ከበስተጀርባ የኢትዮጵያ ሰንደቅ ዓላማ በከፊል ይታያል። ሴትየዋ ቀጥ ብላ ቆማ በቀጥታ ወደ ካሜራ ትመለከታለች።

በአረንጓዴ ቅጠሎች በተከበበ ስራ ላይ ነጫጭ የኮከብ ቅርጽ ያላቸው አበቦች አንድ ላይ በቅለዋል። በቦታው ያሉት ቅጠሎች ደማቅ አረንጓዴ ቀለም ያላቸው እና እርጥበት በላያቸው ላይ ያረፈባቸው ናቸው።

ዳግማዊ አፄ ኃይለ ሥላሴ ከ1930 እስከ 1974 ዓ.ም ኢትዮጵያን የመሩ ታላቅ ንጉሠ ነገሥት ናቸው። አፍሪካን ነጻ ለማውጣት ፓን አፍሪካኒዝምን በብርቱ ደግፈዋል፤ እንዲሁም ኢትዮጵያን ዘመናዊ ለማድረግና የተባበሩት መንግስታት ድርጅትና የአፍሪካ አንድነት ድርጅትን ለመመሥረት ከፍተኛ ሚና ተጫውተዋል።

ወታደራዊ ልብስ የለበሰ ሰው ከወንዝ በላይ በተወጠረ ረጅም ገመድ ላይ ወደ ታች ወርዶ ወደፊት ሲጓዝ ይታያል። ሰውዬው ወደታች ተንጠልጥሎ ገመዱን በእግሮቹ ይዞታል። ከታች ቡናማ ቀለም ያለው የጎርፍ ውሃ ሲታይ፣ ዳራው ትላልቅ ዛፎች እና ደመናማ ሰማይ ነው።

ያልተስተካከሉ ድንጋዮችና ደረቅ እንጨቶች ተጠቅመው የተሰራ መጠለያ፣ ከላይ በጨርቅ የተሸፈነ ሆኖ የሚታየው፣ ይህ ቀላል ግንባታ በአስቸጋሪ አካባቢ ውስጥ ያለውን ምን አይነት የኑሮ ሁኔታ ያሳያል?

ውብ ማስዋቢያ ለሠርግ ወይም ለመልስ የተዘጋጀ ይመስላል፤ በነጭ አበባዎችና በወርቅ ወንበሮች ያጌጠ ነው። ይህ ዓይነቱ የሠርግ አዳራሽ ማስዋብ በዘመናዊ የኢትዮጵያ ሠርግ ላይ ምን ዓይነት ፋይዳ አለው?

ረዥም ነጭ ጋወን የለበሰ መምህር አፉን በሰማያዊ ማስክ ሸፍኗል። በእጁ መፅሐፍ ይዟል። ካራባት አድርጎ በደ ጥቁር ሰሌዳዉ ይመለከታል። ተማሪዎቹ ከመማሪያ ወንበርላቸዉ ላይ ተቀምጠዋል።

አንድ ነጭ መኪና በብዙ አበቦች እና ቅጠሎች ከዛም ባለፈ በሪቫን ተንቆጥቁጧል። አካባቢውም በተለያዩ መብራቶች እና አበቦች ያሸበረቀ ነው። መኪናው የቆመበት መሬት ላይም ቀይ ምንጣፍ ተነጥፏል።

የኢትዮጵያ የመልካም ምድር ውበት የሚያሳይ ምስል ሲሆን አንዲት ልጅ በጭጋግ በተሞሉ ተራሮች መካከል ቁጭ ብለው ወደ ስር እየተመለከተች ትገኛለች ።

ትልቅ ነጭ ሳህን በሸርጣን (ክራብ) ስጋ፣ በእጽዋት (ፓርስሌይ) እና በሌሎች ንጥረ ነገሮች የተቀመመ ስፓጌቲ ተሞልቷል። ሳህኑ በገለልተኛ ቀለም (ክሬም) በተሸፈነ ጨርቅ ላይ ተቀምጧል።

የልብ ቅርጽ ባለው የእንጀራ ጫፍ የተከበበ ወጥ በትልቅ ሳህን ላይ ቀርቧል። ልብ ቅርፁ በፍቅረኛሞች ቀን ምግብ ላይ ይውላል፤ የተከተፈ ቀይ ሽንኩርትና የቺሊ ቃሪያዎች በዳር ተበትነዋል።

ወጣት የካሜራ ባለሙያዎች በፊልም ቀረጻ ቦታ ላይ ተሰማርተዋል። አንደኛው ግራጫ ቲሸርት የለበሰው ሰው በሶኒ ካሜራ ትሪፖድ ላይ ተቀምጧል። ሌላኛው ጥቁር ኮፍያ የደፋው ካሜራውን ወደታች ተመልክቶ እያስተካከለ ነው። ከበስተጀርባ ዛፎችና የብርሃን ማሰራጫ ጨርቅ አለ።

ባሕላዊ ልብስና የሰማያዊ አንገትጌ ሸሚዝ የለበሰች አሮጊት ሴት በድንጋይ ላይ ተቀምጣለች። አንገቷ ላይ የወርቅ መስቀል ያደረገች ሲሆን፣ ክሮቹን ከላይኛው የጥጥ ቁራጭ ጋር እያያዘች በእጅዋ ክር ትፈትላለች። ከበስተጀርባ ዛፎችና ሰማያዊ ሰማይ አለ።

ሁለት የሥራ ባልደረቦች አረንጓዴ የሥራ ልብስ ለብሰው፣ በፋብሪካ ወይም በዎርክሾፕ ውስጥ አንድ ትንሽ ብረታ ብረት ክፍል ላይ በትኩረት ተጠምደዋል። ከኋላቸው በብረት መደርደሪያዎች ላይ የተደረደሩ ሳጥኖች፣ እንዲሁም ሶስተኛው ሠራተኛ በጠረጴዛው ላይ ኮምፒውተር ይሠራል።

አንድ እጅ የኢትዮጵያን ባንዲራ ቀለሞችና የአንበሳ ምስል ያለበትን ነጭ የሲኒ ቡና ጽዋ ይዞአል። ጽዋው በቡና የተሞላ ሲሆን፣ ከፊት ለፊቱ የዕጣን ማስቀመጫ እና የቡና ሥነ ሥርዓት ዕቃዎች አሉ። የሰውዬው ልብስ ከበስተጀርባ በብዥታ ተቀርጿል።

ደንብ ልብስ የለበሱ ብዙ ተማሪዎች በውጪ በኩል የአካል ብቃት እንቅስቃሴ (ኤሮቢክስ) እየሠሩ ነው። ልጆቹ እጃቸውን በመዘርጋት፣ ጎንበስ በማለት እና በመዝለል የተለያየ እንቅስቃሴ ያደርጋሉ። ተማሪዎቹ ሰማያዊ ቬስት እና ነጭ ሸሚዝ ለብሰዋል።

ይህ ምስል ቀላል እና ፋሽን የሆነ፣ ሮዝ (ፈዛዛ ቀይ) ቀለም ያለው ካልኩሌተር በገለልተኛ ነጭ ዳራ ላይ፣ አዝራሮቹ ከሮዝ ቀለሙ ጋር በሚመሳሰሉ ጥቁር ሮዝ የተሠሩ ናቸው። የካልኩሌተሩ ሰፊ ማያ ላይ ቁጥሮቹ በግልጽ ተቀምጠዋል፣ ለተማሪዎች ተመራጭ ነው።

ሸንኮራ አገዳ በኢትዮጵያ ውስጥ ስኳርን ለማምረት ዋናው ጥሬ ዕቃ ነው። በተለይም በስኳር ፋብሪካዎች አካባቢ በስፋት የሚለማ ሲሆን፣ አገዳው በብዛት የሚመረተው ጣፋጭ ጭማቂው ለስኳር ምርት አገልግሎት እንዲውል ነው። በተጨማሪም፣ አገዳው ጥሬውን ለመመገብና ጭማቂውን ለመጠጣት ያገለግላል።

አንዲት በእድሜ ጠና ያሉ እናት አጎንብሰው እርሻ ላይ ይሰራሉ። መሬቱ የታረሰ እና የቆስጣ ምርት በብዛት የበቀለበት ነው። ከቆስጣ ምርቱ አልፎም የበቆሎ እርሻ አለ።

ጥቁርና ነጭ ፎቶግራፍ በብዙ ትናንሽ መስኮቶች የተሞላ ክብ ቅርጽ ያለውን ባለ ብዙ ፎቅ ሕንፃ ያሳያል። ሕንፃው የኤች ፊደል ቅርጽ ያለው ምልክትና በአማርኛ ጽሑፍ አለው። ከፊት ለፊት ጥቂት መኪናዎችና አንድ የእግረኛ መንገድ ይታያሉ።

ጠጠሮች የተነጠፉበት መንገድ ላይ ሰዎች ከጭነት መኪና ጀርባ ተጠግተው ይታያሉ። አንድ ወንድ ቆሞ ቀይ ታንከር የጫነውን መኪና ሲመለከት፤ ሌላኛው ደግሞ ከጎኑ ይገኛል። በቀኝ በኩል በረንዳ ስር ቢጫ ጀሪካኖች ተደርድረዋል።

ባለ ቢጫ ቀለምና በመዳብ ጉልላት ያሸበረቀች ቤተ ክርስቲያን በደመናማ ሰማያዊ ሰማይ ስር ትታያለች። ሕንጻው በኢትዮጵያ ባንዲራዎች ያጌጠ ሲሆን፣ በፊተኛው ክፍል ሰዎች ቆመዋል። ረጃጅም ዛፎች በግራና በቀኝ በኩል ቤተ ክርስቲያኗን ከፍ አድርገው በከፊል ይሸፍናሉ።

ጥቁር ዳራ ላይ ሰማያዊ ቀለም ያለው የመልዕክት መላላኪያ መተግበሪያ አርማ ይገኛል። አርማው ነጭ የመልዕክት ቅርፅ ያለው ሲሆን በውስጡ ጽሑፍ ተጽፏል። ይህ መተግበሪያ የቪዲዮ ጥሪዎችን ጨምሮ ለመነጋገር ያገለግላል። ይህ መተግበሪያ በኢትዮጵያ በብዛት ለምን ዓይነት አገልግሎት ይውላል?

በትዕይንት መድረክ ላይ የሠርግ ወይም የባህል ሥነ ሥርዓት ማስዋቢያ ነው። ወንበር ያለውወርቃማ ክብ ፍሬም፣ ባለቀለም የሽብልቅ ስራ ሰፌዶች፣ ወንበሮችና የጋቢና ጨርቆች ተደርድረዋል። ይህ የኢትዮጵያዊነትን የሚያንጸባርቅ ዝግጅት ነው። ሰፌዶች በኢትዮጵያ ባህል ውስጥ ከምግብ አቅርቦት ውጪ ምን ሌላ አገልግሎት አላቸው?

በነጭ ወረቀት ላይ ብርቱካናማ ቢጫ ቀለም ያላቸው ብዙ ፍሬዎች ተዘርግተዋል። ከፍሬዎቹ በታች ባለው ወረቀት ላይ የእንግሊዝኛ ፊደላት አለ። ይህ ፍሬ በኢትዮጵያ ውስጥ በብዛት ለየትኛው ዓላማ ጥቅም ላይ ይውላል?

ባህላዊ ልብስና ሻሽ የለበሱ ብዙ ሴቶች በተራራማ ቦታ ላይ የእርሻ ሥራ ሲሰሩ ይታያሉ። ሴቶቹ ከመሬት ዝቅ ብለው በአንድ ረድፍ ተሰልፈው አፈርን በእጃቸውና በትንሽ የእርሻ መሳሪያ ያርሳሉ። ከበስተጀርባ ሰፊ አረንጓዴ ሜዳና ዛፎች ይታያሉ።

በትልቅ የሕዝብ ሰልፍ ላይ ብዙ ሰዎች የኢትዮጵያ ባንዲራዎችና የተለያዩ ፖስተሮች ይዘዋል። ሕዝቡ በመንገድ ላይ ተጨናንቆ ወደፊት እየገፋ ያለ ይመስላል። የዚህ ሰልፍ ዋና ዓላማ ምን ሊሆን ይችላል?

ለስላሳ፣ ጥቁር እና ሞገድ ቅርጽ ያለው ፀጉር ጥቅሎች በሰሌዳ ላይ ተዘርግተው ይታያሉ። እያንዳንዱ ጥቅል ከላይ በነጭ ወይም በብር ባንድ የታሰረ ሲሆን፣ ፀጉሩ በግልጽ በዝርዝር የሰው ሰራሽ መሆኑን ያሳያል።

በኢቢኤስ እየቀረበ የሚገኝ የዜና አይነት ሲሆን የመሬት የመሬት ይዞታ ምዝገባ መቋረጥ አስመልክቶ ለአምስት ወራት እንደሚቋረጥ የዘገበ ይገኛል። ነገር ግን በተመረጡ ቦታዎች አገልግሎቱ የሚሰጥ ይሆናል።

ከሸክላ በተሰራና ከገለባ በተጠረበ ጣሪያ ባለው ጎጆ ቤት አጠገብ፣ የሴት እረኛ በጎች እየጠበቀች። የተለያዩ ቀለማት ያላቸው በጎች በለምለም ሜዳ ላይ ሳር እየፈለጉ ነው። የጎጆው ዙሪያ በእንጨት አጥር ተከቧል, ይህም ገጠሩንና ባህላዊ አኗኗርን ያሳያል።

የተለበጠ ወርቃማ ቀለም ያለው፣ ያረጀ የሚመስል ሻይ ማፍያ (ኬትል) ከጥቁር ምድጃ ላይ ቆሟል። ማፍያው ጥቁር መያዣና ክዳን ላይ እጀታ አለው። በዋናው አካል ላይ ትንንሽ ጥፋቶች እና የእርጅና ምልክቶች በግልጽ ይታያሉ።

አንድ ሰፊ እርሻ ላይ አጫጭር የአረንጓዴ ተክሎች በረጅም ረድፍ ተዘርተዋል። ። ፀሐይ በተራራው ጀርባ ስትጠልቅ የብርቱካናማ ብርሃን ጨረር አብሯት ይፈነጥቃል። ጠቆር ያለ የዛፍ ደን የእርሻ ቦታውን ከጎን አቅፎታል። ይህ ተክል ምን ዓይነት ሰብል ሊሆን ይችላል?

ድምፅ ማጉያዎች የኤሌክትሪክ ምልክቶችን ተቀብለው ወደ ድምፅ ሞገዶች በመለወጥ ድምፁን ከፍ አድርገው የሚያሰሙ መሳሪያዎች ናቸው። ሙዚቃን፣ ንግግርን ወይም ሌላ ድምፅን ግልጽ እና ከፍተኛ በሆነ መንገድ ለሰዎች እንዲደርስ በማድረግ፣ ለመዝናኛና ለስብሰባዎች ወሳኝ አገልግሎት ይሰጣሉ።

ስፕሪስ ጁስ የኢትዮጵያ ባለብዙ ፍራፍሬ ጭማቂ ሲሆን፣ ቢያንስ ከሶስት ዓይነት ፍራፍሬዎች የሚዘጋጅ ነው። አብዛኛውን ጊዜ አቮካዶ፣ ማንጎ፣ ፓፓያ፣ ብርቱካን ወይም ሙዝ በንብርብር ተደርጎ የሚቀርብ ጣፋጭ እና ገንቢ መጠጥ ነው።

ከመደበኛ ልብስ ጋር የሚሄድ አጭር እጀታ ያለው ቀሚስ ይታያል። ቀለሙ ጥቁር ቀይ ወይም የቡርጎንዲ ሲሆን በላዩ ላይ ጥቃቅን ነጭ ነጠብጣቦች አሉት። ልብሱ በሙሉ ነጭ አዝራሮች አሉት። ይህ ልብስ ለየትኛው አየር ሁኔታ ተስማሚ ነው?

ደማቅ አረንጓዴ ቅጠሎችና ሐምራዊ ቀለም ያላቸው አበቦች ያሉት ጥቅጥቅ ያለ የእፅዋት ቡቃያ ይታያል። ጥቁር ሐምራዊ ግንዶች ከአበቦቹ ጋር ተዳምረው በቅጠሎቹ መካከል በግልጽ ጎልተው ይወጣሉ። አበቦቹ ትንሽና ወደ ላይ ያፈጠጡ ናቸው።

ጥቂት የዱር ዳክዬዎች አረንጓዴ ዛፎች በተሰለፉበት የሐይቅ ወለል ላይ ይዋኛሉ። ዛፎቹ በውሃው ላይ በሚገርም ሁኔታ ተንጸባርቀዋል፤ ከባቢ አየሩም ደስ የሚል መረጋጋትን ያሳያል። እነዚህ ዳክዬዎች በዚህ ውሃ ውስጥ ለምን አይነት ነገር ይፈልጉ ይሆን?

የኢትዮጵያ ፖስታ አገልግሎት ከ 50 አመታት በላይ ያገለገለ የልማት ተቋም ነው። ከዘመኑ ጋር አብሮ በማደግ ለፈጣን አገልግሎት ነጻ የስልክ መስመር እንዲሁም እንደ ኢ.ኤም.ኤስ ያሉ ፈጣን አገልግሎቶችን በመጀመር አገልግሎት እየሰጠ ይገኛል።

አስደሳች ፈገግታ እና ጥቁር ቆዳ ያላት ወጣት ሴት ናት። ረጅም እና ጥቁር ፀጉሯ የተጎነጎነ ነው። ቀይ እና ጠቆር ያለ የሐር የሚመስል ልብስ ለብሳለች። ከበስተጀርባ በሁለቱም በኩል የተቆለሉ የደረቁ ገለባ ወይም የጭድ ክምሮች አሉ።

የኢትዮጵያ ባንዲራና አርማ የያዘ አረንጓዴ የሽፋን ገጽ አለ። በመሃል ላይ ቤተሰብ፣ የውሃ ግድብ እና መንገድ የሚያቋርጡ ተማሪዎች ያሉበት ሥዕል አለ። የአማርኛ ጽሑፎች ከላይ እና በግርጌው ለመረጃ መሙያ መስመሮች ተቀምጠዋል።

ብዙ ጊዜ በየቤታችን ለማንኛውም በአል ዶሮ ወጥ የማይቀር ነው። ታድያ ይህ ዶሮ ወጥ ልክ ሊያልክ ሲል ያለውን አፈርፍሮ መብላት ማይወድ የለም።

ሰብል የሞላው ተራራማ ሜዳ ላይ ሰብሉ በንፋስ ግፊት ወደ ቀኝ በኩል አዘንብሏልል። ከሰብሉ ማዶ እርስ በርስ የተላለፉ ብዙ ዳገታማ ተራራዎች አካባቢውን ሞልተዉታል።

ብዙ ከፍ ያሉ ቀጥ ያሉ ዛፎች ጥቅጥቅ ያለ ደን ፈጥረው ይታያሉ። ረጃጅሞቹ ጥቁር ግንዶች ወደ ላይ በመንሳት ጫፎቻቸው አረንጓዴ ቅጠሎችና ሰማይ አለ። ዛፎቹ የተፈጥሮ መንገድ ወይም ክፍት ቦታ በሜዳው ላይ ፈጥረዋል።

የሙስለም ኡስታዞች ተቀምጠው አምልኮን እያደረሱ አንዱ አባት በማይክ ቁርአን ይዞ ሲቀራ ሌሎቹ አጎንብሰው አንዳንዶቹ ወደ ጎን እያዩ ነው ፤ ውበቱ ታምር ነው።

አንድ ሠራተኛ የቶዮታ ምልክት ባለው ብርቱካናማና ጥቁር ፎርክሊፍት እየነዳ ነው። ሠራተኛው በፍጥነትና በትኩረት የታሸጉ የካርቶን ሳጥኖችን በሁለት ደረጃዎች ከፍ አድርጎ ይዟል። ሳጥኖቹ በፋብሪካ ወይም በሸቀጣሸቀጥ ግምጃ ቤት ውስጥ በፓሌት ላይ ተቀምጠዋል።

አሥር የሚሆኑ ሴቶች በአንድ ረድፍ ተቀምጠው በትኩረት መጽሐፍ ያነባሉ። ሁሉም ሴቶች ቀይ ቀሚስና ነጭ ሻሽ በአንድ ወጥ መልክ ለብሰዋል፣ ይህም የአንድ ዘማሪ ቡድን አባል መሆናቸውን ያሳያል። የእንጨት ምሰሶ ሴቶቹን የፀሐይ ብርሃን ከመስኮት በኩል በግልጽ ይገባል።

ቡኒና ነጭ ቀለም ያለው ዘመናዊ የቢሮ ጠረጴዛና ወንበር ክፍል ውስጥ ተቀምጠዋል። ከበስተጀርባ ሰፊ መስኮቶች፣ ጥቁር ሶፋዎችና የመጽሐፍት መደርደሪያዎች ክፍሉን ዘመናዊ አድርገውታል። የዚህ ዓይነቱ የቢሮ ዲዛይን በአሁኑ ጊዜ በኢትዮጵያ ንግድ ድርጅቶች ዘንድ ምን ያህል ተወዳጅነት አግኝቷል?

ኃይለኛ ብርሃን የሚያንጸባርቅ ትልቅ፣ ዘመናዊ ሆቴል፣ በደረጃ የመሰለ ቅርጽ አለው። መኪኖች ከፊት ለፊቱ ባለው መንገድ ላይ ቆመዋል፤ የሚያምሩ የጎዳና መብራቶችና አረንጓዴ ተክሎች አሉ።

ብዙ ሱፍ የለበሱ ሰዎች ተሰብስበው የቆሙ ሲሆን ከቆሙበት ቦታ ፊትለፊትም አንድ የውሃ ማውረጃ ትቦ በከባድ ሃይል ዉሃን ይለቃል። አንድ ግለሰብ እጁን ወደ አፉ አስጠግቶ ከዉሃው ይጠጣል።

የኢትዮጵያ ቡና ከአረቢካ ዝርያ መገኛ በመሆኑ በዓለም ታዋቂ ነው። በባህላዊ የቡና ሥነ-ሥርዓት ውስጥ፣ ቡናው በቤቱ እመቤት ተበስሎ፣ ታሽቶና በጀበና ተፈልቶ ለቤተሰብና ለእንግዶች የሚቀርብ ሲሆን፣ ይህ የጋራ ጊዜ ሰዎችን አንድ የሚያደርግ ማኅበራዊ ወግ ነው።

'አኮ ኮፊ' የሚለው አርማ በላቲን ፊደላት በአረንጓዴ እና ብርቱካናማ ቀለም በግልፅ ዳራ ላይ ተጽፏል። በቀኝ በኩል በሳጥን ውስጥ 'አኮ' የሚል የአማርኛ ጽሑፍ አለ፤ ከታች ደግሞ 'አዲስ የጥራት ምርት!' የሚል መሪ ቃል ተጽፏል።

ሰፋ ባለ አደባባይ ላይ ሴቶች ባህላዊ ልብሶችን ለብሰው ሲጨፍሩ ቀርቧል። ሁለት ሴቶች እጅ ለእጅ ተያይዘው ደማቅ ባለ ቀለም ያላት ሻርፕ በወገባቸው ላይ አድርገዋል። የሚጨፍሩት ምን አይነት ባህላዊ ጭፈራ ነው?

በትከሻቸው ላይ እንጨቶችን የተሸከሙ ሶስት ሰዎች ገና ባልነጋው መጋገን ስር ይራመዳሉ። ሰማዩም በጉም የተሞላ እና ተራራዎች ያሉበት ነው። መሬቱ ላይ አልፎ አልፎ አጫጭር ቁጥቋጦዎች ቆመዋል።

ትልቅ ነጭ የቆሻሻ መኪና ቆሻሻ ሲያራግፍና የጭነት መቆፈሪያ ማሽን ደግሞ ቆሻሻውን ሲያነሳ ይታያል። ማሽኖቹ ከበርካታ ቆሻሻ ክምር ጋር ተዳምረው በአካባቢው ላይ ተቀምጠዋል። ከበስተጀርባ ኮረብታዎችና ደመናማ ሰማይ ይታያል።

አሁን በተጀመረው በየከተማው ባለው የኮሪደር መሰረተ ልማት ላይ ከተማ ከማሳመር የበለጠ በየቦታው ላይ የተተከሉት መቀመጫዎች ለብዙዎች ማረፊያ እየሆኑ እየተመለከትን ነው።

ብዙ ሰዎች በደረቅና ቡናማ በሆነ ሰፊ የእርሻ መሬት ላይ በጋራ እየሰሩ ነው። ከፊት ለፊት ሁለት ወንዶች ጉድጓድ እየቆፈሩ በመጥረቢያ አፈር ይገለብጣሉ። በአቅራቢያቸው ያሉ ሴቶች በባህላዊ ልብሶች አፈሩን በእጃቸው ያዘጋጃሉ።

የኢትዮጵያ ደራሲ የብርሃኑ ዘሪሁን የቆየ ጥቁርና ነጭ ምስል ይታያል። ከምስሉ ቀጥሎ ሰማያዊ ሽፋን ያለው፣ “የድል ቀን መምጣት” የሚል ርዕስ የያዘ መጽሐፍ ጎን ለጎን ቀርቧል።

ከሮዝ ጨርቅ የተሰሩና ለሕፃናት የሚሆኑ ሁለት ለስላሳ ጫማዎች ናቸው። የእያንዳንዱ ጫማ የላይኛው ክፍል ጥንቸል የሚመስል ፊት ያለው ለስላሳ አሻንጉሊት ተለጥፎበታል። የአንገት ክፍላቸው ደግሞ ከጥልፍልፍ የተሰራ ነው። እነዚህን ጫማዎች ለመልበስ ተስማሚ የሆነው የሕፃን ዕድሜ ስንት ነው?

ጥሩንባ መልክ ባለው እንጀራ ላይ ቀይ ወጥ ያለው የዶሮ ወጥ በግልጽ ይታያል። በግራ በኩል ትንሽ ሳህን ውስጥ የበርበሬ ዱቄት ሲገኝ፣ የተጠቀለለ እንጀራ ደግሞ በጠርዙ በኩል ይታያል።

በኢትዮጵያ ከተሞች ውስጥ የሚገኙ ባህላዊ የጭቃ ቤቶች አሁንም ለብዙ ነዋሪዎች በተለይም ዝቅተኛ ገቢ ላላቸው ዋና መኖሪያ ናቸው። እነዚህ ቤቶች የሚገነቡት በአካባቢው በሚገኙ እንጨት፣ ገለባ እና ጭቃ በመጠቀም ነው።

ባለ አምስት ሰው ቤተሰብ በባህላዊ የኢትዮጵያ ነጭና ቀይ ልብሶች ለብሶ የቤተሰብ ፎቶግራፍ ተነስቷል። ሴቶቹ የወርቅ ራስጌ አድርገዋል። ወንዶቹ አባትና ልጅ ወጥ የሆነ ነጭ ልብስ ለብሰዋል።

የደበዘዘ ብርሃን ባለበት ቦታ፣ አንድ ልጅ በተቃጠለች ጭራሮ የሚመስል ችቦ ወደ ካሜራው አቅጣጫ ይዞ ይገኛል። ልጁ ጥቁር ጥላ ሆኗል፤ ከበስተጀርባ የእንጨት አጥር እና ኮረብታዎች አሉ።

ካሜራውፍላዥ (ወታደራዊ) ልብስ የለበሱ ወታደሮች በከፍተኛ ፍጥነት በሚጓዝ የጭነት መኪና ጀርባ ላይ ተጭነው ይታያሉ። አንዳንዶቹ ፊታቸውን በጨርቅ ሸፍነዋል፣ የጦር መሳሪያዎችም አሉ። መኪናው የውጊያ ቀጠና ሊሆን በሚችል አካባቢ በጎዳና ላይ ይጓዛል። ለወታደሮች የካሜራውፍላዥ ልብስ መጠቀም አስፈላጊ የሆነው ለምንድን ነው?

የድሮ የድንጋይ ግንብ ፍርስራሽ አሁን ባለው የጥገና ሥራ ምክንያት በብረት ድጋፎች ታግዟል። ሕንጻው በደረቅ፣ ቁጥቋጦ በበዛበት መሬት ላይ ከፍ ብሎ፣ ከሩቅ ተራሮችና ከተሞች ዳራ ላይ አሉ።

ለቀማ የደረሱ ብዙ ማንጎዎች በቢጫና በትንሹ በአረንጓዴ ቀለም ተሸፍነው ወለል ላይ ተዘርረዋል። ፍራፍሬዎቹ ከእንጨት በተሠራ መሬት ላይ በሁለት ረድፍ ከኋላ ወደ ፊት ቀርበው ተደርድረዋል። በስተቀኝ በኩል የካርቶን ሳጥን ክፍልፋዮች ይታያሉ።

ብዙ ተማሪዎችና አንድ አስተማሪ በትምህርት ክፍል ውስጥ አሉ። ተማሪዎቹ ሰማያዊና ነጭ የደንብ ልብስ ለብሰው በጠረጴዛዎቻቸው ተቀምጠዋል። ከበስተጀርባ በግድግዳው ላይ የተለያዩ ሥዕሎችና ጽሑፎች አሉ።

በኢትዮጵያ በረሃማ አካባቢዎች የሚበቅሉ ዕፅዋት ድርቅን የመቋቋም ከፍተኛ ችሎታ አላቸው። ከነዚህም ውስጥ አካሺያና ኮሚፎራ የተባሉ ቁጥቋጦዎች በብዛት ይገኛሉ። እነዚህ ዕፅዋት ትንንሽ ቅጠሎች፣ የሾህ መከላከያዎችና ጥልቅ ስር በመያዝ የውሃ ብክነትን በመቀነስ ለከባድ የአየር ሁኔታ ራሳቸውን አስማምተዋል።

በብረት ማንጠልጠያ ላይ ብዙ የከብት ስጋዎች ተንጠልጥለዋል። ስጋዎቹ ብዙ ክፍላቸው በጮማ የተሸፈነ ነው። ከጎን አንድ በከፊል ጀርባውን የሰጠ ሰው ከስጋው አጠገብ ቆሟል።

ጥቁርና ቀይ ቀለም ያላቸው ሁለት ሚድላንድ ኤክስ-ቶከር የእጅ ሬዲዮዎች ናቸው። ሁለቱም የመገናኛ መሳሪያዎች ረጅም አንቴናዎች እና አራት ማዕዘን ቅርፅ ያላቸው ማሳያዎች አሏቸው። ከማሳያው በታች ለጥሪ፣ ሜኑ፣ መቃኘትና ለአየር ሁኔታ መረጃ የሚሆኑ ቁልፎች በግልጽ ተቀምጠዋል።

ሰማያዊ እጀታ ያላቸው በርካታ የአርቲስት ብሩሾችን ያሳያል። ከታች ደግሞ የተለያዩ ቀለሞች የተቀመጡባቸው ነጭ የቀለም መደባለቂያ ሰሌዳዎች አሉ። ለሥዕል ሥራ የተሟላ ስብስብ ነው። እነዚህ ብሩሾች ለየትኛው የሥዕል አይነት ያገለግላሉ?

በሚያምር ጠረቤዛ ላይ የተቀመጠ ውብ ጥቁር ቴሌቪዥን ፤ ከፊት ለፊቱ ነጭ ጠረቤዛ በአንድ ሜትር ራቅ ብሎ ተቀምጧል ፤ ከቴሌቭዥኑ ጎን በጣሳ አረንጓዴ አበባ ውበት ጨምሮለታል።

ይህ አንድ የተሟላ የቢሮ እቃ ሲሆን ተሽከርካሪ ወንበርና ጠርጴዛወች ይታያሉ ጥቁር ተሽከርካሪ ወንበር የሚታይ ይሆን በጣም ምቹ ወንበሮች ናቸው። በተጨማሪም ጠረጴዛው ደሞ በቀይ ቀለም የተሰራ ውብ የሆነ ጠረጴዛ ነው ።

ትኩረቱ ረጅም ግራጫ ፀጉር ያላት አንጋፋ ሴት ላይ ነው፣ የመነፅር አይኖቿ ፊት ለፊቷ ወዳለው ማይክሮፎን እያየች በኃይል ትናገራለች። ፈዛዛ ወይንጠጅ ኮትና የአበባ ስካርፍ ለብሳ፣ በቆዳ ወንበር ላይ በስብሰባ ላይ ተቀምጣለች። ከኋላዋ ጭምብል ያደረጉ ሰዎች አሉ።

የፖስተሩ ቀለም ቀይ ሲሆን አንድ ሰው እጁን በአፉና በአይኑ ላይ አድርጓል። ነጭ የአማርኛ ጽሑፍ ከላይ “አትናገር” የሚል መልእክት አለው። ይህ ፖስተር ስለ የትኛው የተለየ ጉዳይ ነው መልእክት የሚያስተላልፈው? የፖስተሩ ዓላማ ምንድን ነው?

የእጅ ስራ የሆነ ከሳር እና ቀለም ካላቸው ክሮች የሚዘጋጅ ስፌት ሲሆን ። ለቤት ማስዋቢያነትና ለዲኮር ይጠቅማል በተጨማሪ ሴቶች እህሎችን ለማበጠርያነት ይጠቀሙታል።

ቤቱ ክብ እና አራት ማዕዘን ቅርፅ ያላቸው ክፍሎች ያሉት ሲሆን፣ ቀይ የቆርቆሮ ጣሪያ እና በከፊል ያልተጠናቀቀ የጡብ ግድግዳ አለው። በጣሪያው ላይ ነጭ የሳተላይት ዲሽ ተተክሏል። ይህ ቤት ሙሉ በሙሉ ለመጠናቀቅ ምን ያህል ጊዜ ይወስዳል?

በአማራ ሚዲያ ኮርፖሬሽን እየቀረበ የሚገኝ 12 ሰአት ተኩል ዜና ሲሆን አለማና ትምህርት ቤት ግንባታ የተሰኘ የዜና አይነት ነው። 61 ክፍሎችንም መገንባት እንደተቻለ እየተነገረ ነው።

ቀይና ቢጫ ቀለማማ አፓርታማዎች የተሰለፉ ሲሆን፣ በመካከላቸው ሰፊና ረጅም መንገድ ላይ የጎዳና መብራቶች በብዛት ተተክለዋል:: የደፈርሰ ሰማይ ሲታይ፣ ይህ ዓይነቱ የጋራ መኖሪያ ቤት የተሰራበት ለመኖሪያ ቤት ነው፡፡

በጣና ላይ እየተንሳፈፉ የሚገኙ ደንገል የሚሰኙ ከሳር የሚሠሩ ታንኳወች ይታያሉ ።ሁሉም ታንኳ ቀዛፊወች ነጭ ቲሸርት የለበሱ ሲሆን። ይህ ትርዒት በብዛት የሚከበረው ለጥምቀት በዓል አከባቢ ነው።

በአንበሳ ቅርጽ የተሰራ ትልቅ ሃዉልት ፊቱን ወደ አንድ ትልቅ ህንጻ ሰጥቶ ቆሟል። የአንበሳው ሃውልት የተሰራው ከድንጋይ ሲሆን ከባሻገሩም አንድ ረጅም ህንጻ ቆሟል።

በርካታ ደማቅ ብርቱካናማ ቀለም ያላቸው ትናንሽ ፍራፍሬዎች ከአረንጓዴ ቅጠላማ ቅርንጫፎች ላይ ተንጠልጥለዋል። ፍሬዎቹ ክብ ቅርጽ ሲኖራቸው ከበስተጀርባው ደብዛዛ ብርሃን ያለበት ቦታ ይገኛል። ሦስት ፍራፍሬዎች መሃል ላይ ጎን ለጎን ተሰብስበዋል።

ስኒከር ጫማ ለስፖርት ወይም ለዕለት ተዕለት እንቅስቃሴ የሚሆኑ፣ ለስላሳ የጎማ ስር ያላቸው ምቹ እና ቀላል ጫማዎች ናቸው። ከጠንካራ ጫማዎች የሚለዩት በምቾታቸውና ድምጽን በመቀነሳቸው ነው። በአሁኑ ጊዜ ከስፖርት አልፈው ለፋሽን እና ለዘመናዊ አለባበስ ትልቅ ቦታ አግኝተዋል።

የቅርቡ አንበሳ ትኩረት የተደረገበት ሲሆን፣ ረዥም ወርቃማ ፀጉር እና ኃይለኛ እይታ አለው። ከኋላው ያለው አንበሳ ደብዝዞ የሚታይ ሲሆን፣ የበስተጀርባው ብርሃን በፀጉራቸው ላይ ብልጭታ ይፈጥራል።

በድሩሮን የተነሳ የፎቶ ምስል ምስል ሲሆን በጣም የማያምረውን እና ታሪካዊውን የላሊበላ ውቅር አብያተ ቤተክርስቲያን ያሳያል የተጨማሪም ደግሞ ዙሪያውን የእምነቱ ተከታዮች ይታያሉ።

የብረት ጥፍር መጎንበቻ ያለው መዶሻ ነው። የብር ቀለም ያለው የብረት ጭንቅላት ከጥቁር እና ነጠብጣብ ካለው የጎማ እጀታ ጋር በብረት ግንድ ተገናኝቷል። መዶሻው በነጭ ጀርባ ላይ ተቀምጧል። ይህ መዶሻ ከምን ከምን ተዘጋጀ?

ሲሚንቶ ቀላቃይ መኪና በግንባታ ቦታ ላይ ሲሚንቶ ለማምጣት ያገለግላል። ሲሚንቶው በመኪና ውስጥ ያለማቋረጥ እንዲሽከረከር ማድረጉ ለግንባታው ጥራት የሚሰጠው ዋና ጥቅም ምንድን ነው?

አራት ክብ ቅርጽ ያላቸው የደረቅ ጭድ ክምር በአረንጓዴ እና ቡናማ መሬት ላይ ተቀምጠዋል። ከበስተጀርባ ጥቅጥቅ ያሉ ረጃጅም ዛፎች እና የገለባ ጣሪያ ያለው ባህላዊ ጎጆ አለ። ቦታው የገጠር አካባቢ ሲሆን የግብርና ምርቶች መሬት ላይ ይታያሉ።

ስድስት ሰዎች ነጭ የሀገር ልብስ ለብሰው፣ በመንገድ ዳር ተሰልፈው ቆመዋል። ልብሶቻቸው በቀይ፣ ጥቁርና ነጭ ጥልፍ የተዋቡ ናቸው። ከበስተጀርባ የከተማ አካባቢና የትራፊክ መቆጣጠሪያ መብራቶች እንዲሁም ሌሎች ሰዎች ይታያሉ።

የአንድ ሰው እጅ ከመሬት ውስጥ ብርቱካናማ ካሮት እየጎተተ ነው። በዙሪያው በለመለመ አፈር ውስጥ ሌሎች የካሮት ቅጠሎች እና ሥሮች ይታያሉ። ይህ ሰብል ለማንኛውም ዓይነት የገበሬ ስራ ተዘጋጅቶ ሊሆን እንደሚችል ይገምታሉ?

ብርሃናማ ቢጫ ዳራ ላይ፣ ቀይ ወይን በከፊል የሞላ የመስታወት ብርጭቆ ከፍ ባለ አረንጓዴ የወይን ጠርሙስ አጠገብ ተቀምጧል። ከፊት ለፊታቸው ደግሞ ጥቂት ጥቁር የወይን ፍሬዎች ይታያሉ፤ የጠርሙሱ ክዳን በቀይ ቀለም ተሸፍኗል።

በርካታ ወጣት ወንዶች ነጭ ልብስና የራስ መሸፈኛ ለብሰው በፕላስቲክ ወንበሮች ተቀምጠዋል። ግለሰቦቹ በሃይማኖታዊ ስብሰባ ላይ እንደሚገኙ የሚጠቁም ሁኔታ ሲሆን፣ አንዳንዶቹ በጥምጣም ተጠቅመዋል። በተለይ በዓመት አንድ ጊዜ የሚካሄደውና ብዙ ሙስሊሞችን የሚያሰባስበው ትልቅ ሃይማኖታዊ ስብሰባ ወይም ፕሮግራም የትኛውነው?

ሲሚዛ አረንጓዴ ቅጠሎች ያሉት እፅዋት ሲሆን ከሌሎቹ የሚለይበት አስደናቂ ባህሪያት ውስጥ ያለ ወንዴ እና ሴቴ ዘር በስሩ እዲሁም በግንዱ መራባት የሚችል እፅዋት ነው። ይህ እፅዋት በብዛት ለአጥርነት አልፎ አልፎም ለማገዶ (ምግብ ማብሰያነት) ያገለግላል።

ሰንደቅ አላማችን የተሰኜ የቆየ ጋዜጣ ሲሆን የያዘው መረጃም በወቅቱ ስለነበረው የፖለቲካ ዜናወች ሲሆን ሰለልማት እና ህዝቡ ለልማት ስላደረገው ተሳትፎ እያተተ ይገኛል።

ጥቅም ላይ ከዋሉ የፕላስቲክ ጠርሙሶችና ከቀርከሃዎች የተሰራ ባለ ብዙ ደረጃ ተከላ ስርዓት ይታያል። አረንጓዴ ቅጠል ያላቸው ተክሎች በእያንዳንዱ ጠርሙስ ውስጥ ተተክለው በአግድም ተሰቅለዋል። ይህ ስርዓት በአረንጓዴ ተክሎችና ረዣዥም የዘንባባ ዛፎች በተሞላ ሞቃታማ አካባቢ ይገኛል።

በትኩረት በተነሳ የቅርብ ፎቶግራፍ ላይ፣ ደማቅ ቢጫ-አረንጓዴ የሆነ አንድ ክብ ፍሬ ከደረቅ ቀንበጥ ላይ ተንጠልጥሏል። ፍሬው ከበስተጀርባ ባለው ደማቅ አረንጓዴ ሳር መካከል ጎልቶ ይታያል።

አንድ በሰው አምሳል የተሰራች አሻንጉሊት የሃበሻ ቀሚስ ለብሳ ሹሩባ ተሰርታ አጎንብሳ በባህላዊ ወፍጮ መሳሪያ ላይ እጇን አስደግፋለች። አሻንጉሊቷ የተሰራችው ከሸክላ ሃውልት ነው።

እነዚህ በእጅ የተሠሩ ባህላዊ ሰፌዶች ሲታዩ መደነቅን ይፈጥራሉ። በቢጫ፣ ብርቱካናማ እና ቡናማ ቀለም የተቀቡ የሰፌድ ሥራዎች፤ በደማቅ ቀለማት ምክንያት በውስጣችን ከፍተኛ የደስታ ስሜትን ይፈጥራሉ:: እንደዚህ አይነት የጥበብ ሥራ ሲታይ፤ የባህሉ ውበት ልብን ይማርካል::

ለመለም ቅጠሎችና አረንጓዴ ተክል መሃል ነጭ የሆኑ አበቦች በቅርበት ይታያሉ። አበቦቹ ኮከብ የመሰለ ቅርጽ ያላቸው ሲሆን፣ ረዣዥም የአበባ ዘንጎች አሏቸው። አካባቢው እርጥበት ያለበት የጫካ ክፍል ይመስላል። በኢትዮጵያ ውስጥ የሚገኙት ጥቂት እፅዋት ለሕክምና የሚጠቀሙባቸው ጥቅሞች ምንድን ናቸው?

ይህ ሰፊ የጋዜጣ ገጽ በጥቁርና ነጭ ህትመት በአማርኛ ቋንቋ ይታያል። ገጹ በጽሑፎችና በፎቶግራፎች የተሞላ ሲሆን፣ ከላይ በኩል “አዲስ ሕይወት” የሚል ትልቅ ርዕስ አለው። ከታች የተለያዩ ማስታወቂያዎችና አርማዎች እንዲሁም የሰዎች ፎቶዎች በግልጽ ተደርድረው ይታያሉ።

ከፊት ለፊት የዊንዶውስ 7 ዴስክቶፕ ያለበትን ጥቁር ኮምፒዩተር ሞኒተር ያሳያል። ከጀርባው ደግሞ የሞኒተሩ ጀርባ ይታያል፤ ይህም ሞኒተሮቹ ለሽያጭ ቀርበዋል ማለት አይቻልም?

ባለ ብዙ ቀለም ያላቸው በርበሬዎች በአራት የተለያዩ ክፍሎች ተከፍለው ተዘርዝረዋል። ቀይና ቢጫ በርበሬዎች በግራ በኩል ሲሆኑ አረንጓዴና ብርቱካናማ በርበሬዎች በቀኝ በኩል አሉ። ሁሉም በርበሬዎች ትልቅና የሚያብረቀርቁ ሲሆኑ ለአዲስነት መልክ አላቸው።

ብር ላይ ተቀምጠው የነበሩ ጥቁር ጽሑፎች ወዲያና ወዲህ ተጠፍረዋል። ከላይ በስተግራ ጥቁር ጽሑፎች፣ በስተቀኝ ደግሞ ሰማያዊ ጽሑፎች አሉ። ጽሑፎቹ "የድሮ ሞዴል" እና "አዲስ ሞዴል" ይሉናል። እያንዳንዳቸው የመኪና ሞዴል ስም አላቸው።

በጣም ዘመናዊ የሆነ አምፖል ያለበት እጅግ ውብ የሆነ የቁሳቁስ መሸጫ ሱቅ ነው። ጣራው ላይ ደማቅ የሆነ አምፖል አለ። ከእንጨት የተሰራ እቃዎችን ለመደርደር የሚያገለግል በጣም አሪፍ የሆነ መደርደሪያ አለ። መደርደሪያው ላይ በጣም የሚያማምሩ የሸቀጥ እቃዎች አሉ።

ከጥቁር ቀይ ሱዊድ የተሰሩ ሁለት የፑማ ስኒከር ጫማዎች በግራጫ አንሶላ ላይ ተቀምጠዋል። ጫማዎቹ ነጭ ሰፊ የጎማ ስኒከር ሶል ያላቸው ሲሆን፣ በጎናቸውም ነጭ የቆዳ መስመር ይታያል። የጫማዎቹ ማሰሪያዎችም ጥቁር ቀይ ናቸው።

ጠቆር ያለ ብረት የተሰራ የጦር መሳሪያ ይታያል። መሳሪያው የተሳለ ጫፍ ያለው ሲሆን፣ በመሃል ላይ ደግሞ የብርማ ቀለም ማስጌጫ አለው። የጦር መሳሪያው እጀታ ላይ ለመስቀል የሚያገለግል ቀዳዳ ይገኛል። ለመወርወር የሚያገለግል አጭር ቢላ ሊሆን ይችላል።

ፑሚስ የሚባለውን አነስተኛ፣ ቡናማ ቀለም ያለው፣ ጥቅጥቅ ባለ ፀጉር የተሸፈነ እንስሳ ያሳያል። እንስሳው በአሸዋማ መሬት ላይ ተኝቷል። ትናንሽ አይኖችና ሹል ጥፍር አለው። ይህ ዝርያ ብዙውን ጊዜ የት ይገኛል?

በጥራጥሬዎች የተሠራ የእጅ ጥበብ ንድፍ ጎልቶ ይታያል። ነጭ ዳራ ላይ ጥቁር፣ ቡናማና ብርቱካናማ ቀለም ያላቸው የአበባ ቅጠል ቅርጾች ተደጋግመው ይታያሉ። ንድፉ ከመካከለኛው ተነስቶ ወደ ላይና ወደ ታች ተዘርግቷል።

በርካታ ባህላዊ የኢትዮጵያ ነጭ ሻሾች ወይም ነጠላዎች በአራት እግር ወንበር ላይ ተከምረዋል። ሻሾቹ በየጫፋቸው በደማቅ ቀለማትና በተለያዩ የጂኦሜትሪክ ቅርጾች ተመስለው ይታያሉ። ሻሾቹ በብርቱካናማ ፕላስቲክ ወንበር ላይ ተደርድረዋል። የሻሾቹ ጠርዝ በነጭ ክር የተዋበ ነው።

አሮጌና ባህላዊ አሰራር ያለው ሕንፃ ይገኛል። ቀይ ቀለም የተቀባ መግቢያ ደረጃ ወደ ላይኛው ክፍል ሲያደርስ፣ ቀይ ቆርቆሮና ከእንጨት የተሰራ በረንዳ ውበትን ይጨምራል። ሰማዩ በደመና ተሸፍኗል።

ጥንታዊ የሆነ፣ በድንጋይ ላይ የተቀረጸ ቤተክርስቲያን ከቀይ ግራናይት በተሠራ ዋሻ ውስጥ ይገኛል። ቤተክርስቲያኑ ጠባብ መስኮቶችና የደረጃ መግቢያ አለው። በአንዱ በር ላይ ነጭ ልብስ የለበሰ ሰው ቆሟል። ይህ አስደናቂ የስነ ሕንፃ ጥበብ ስራ ስንት ዘመናት አስቆጥሯል?

ቀይ ቀይ ቀለም ያለው በቆሎና ቅመም የበዛበት የምግብ አይነት በወጭት ላይ ተቆራርሶ ተቀምጧል። ምግቡ በበዓል ጊዜ የሚቀርብ የባህል ምግብ ነው?

ከፍ ያለና ገደላማ ተራራ፣ ቡኒ ድንጋያማ መሬትና አረንጓዴ እፅዋት ይስተዋላል። ሩቅ ላይ ሌሎች ዝቅተኛ ተራሮች በአግድም ተንጣለው ይታያሉ። ከላይ ደብዛዛ ሰማያዊ ሰማይና ነጭ ደመናዎች አሉ።

በፀሐይ መጥለቂያ ወቅት ሰማያዊ፣ ቢጫ እና ብርቱካናማ ቀለም ያለው ሰማይ በግልጽ ይታያል። የምትጠልቀው ፀሐይ በውሃ ላይ ወርቃማ ብርሃን የምትፈጥር ሲሆን፣ አንድ ረዥም ህንፃ ደግሞ ከሩቅ ውሃው አጠገብ ቆሞ ይታያል።

ሦስት ሴቶች በአረንጓዴማ ገጠር ውስጥ ቆመው ሁለቱ በትልቅ ካሽ የተሞሉ ኮመጠጠ የጆንያ ጭነቶች በራሳቸው ላይ ተሸክመዋል። ሁለቱም ትልልቅ ሴቶች አረንጓዴ ቀሚስና ቢጃማ የሚመስል ሻሽ ለብሰዋል፤ ከበስተጀርባ ሜዳና የተንጣለለ አረንጓዴ ተራራማ ቦታ ይታያል።

በትኩረት የሚታየው በቢትኮይን ምስል የተሰራ ትልቅ የወርቅ ሳንቲም ነው። ከበስተጀርባ በሰማያዊ ዳራ ላይ የዲጂታል ግራፎች ይታያሉ፤ ይህም ስለ ዲጂታል ምንዛሪ የሚያሳይ ዜና ነው። ይህ ገንዘብ በኢትዮጵያ ውስጥ ለክፍያ መጠቀም ህጋዊ ነው ወይስ አይደለም?

ታዳጊ ወጣት ልጅ ፊቱን ወደ ቤቱ አዞሮ ቆሟል። ልጁ ቤቱን በአትኩሮት ይመለከታል። የሳር ክዳን የለበሰ ከድንጋይ ግድግዳ የተሰራ ቤት ከጀርባዉ የዛፎች በቅለዋል። ከቀኝ ጎን ሁለት ሰዎች ይጓዛሉ።

ሰማያዊ ልብስ የለበሰች ሴት በቢጫ የፊት ጭንብል ላይ ቅቤ የምትመስል ነገር እየቀባች ነው። ደንበኛው ትከሻውን በሚሸፍን ሮዝ ጨርቅ ተጠቅልሏል። ከበስተጀርባ በድንጋይ የተገነባ የሚመስል ግድግዳ አለ።

ቀይና ሰማያዊ ቀለም ያለው ላስቲክ (ኢሬዘር) በነጭ ዳራ ላይ አርፏል። ላስቲኩ ለስላሳ እና ባለ ሁለት ቀለም ዲዛይን አለው። ላስቲኩ የመደበኛ ትምህርት ቤት ወይም ቢሮ ቁሳቁስ ነው። ሰማያዊው የላስቲክ ክፍል ምን ልዩ አገልግሎት አለው?

ድምጽ መረዋ የሆነው የኢትዮጵያ እንቁ አርቲስት ጥላሁን ገሠሠ ምስል ሲሆን በታሪክ ተሻጋሪ ሙዚቃው ተወዳጅነት ያገኘ አርቲስት ነው ። እንዲሁም ደግሞ በሀገር ወዳድነቱ ይታወቃል።

ከተለያዩ ደማቅ ቀለማት የተሰሩ ባለ አራት ማዕዘን ቅርፅ ያላቸው ወረቀቶች ወይም ጨርቆች ተደራርበው ቀርበዋል። ከፊት ለፊት ቀይ ቀለም ያለው ወረቀት ሲታይ፣ ከኋላው በቅደም ተከተል ሰማያዊ፣ ቢጫ፣ ቡኒ፣ አረንጓዴ፣ ብርቱካንማ፣ ነጭ፣ ሐምራዊ እና ጥቁር ቀለማት አሉ።

በአዲስ አበባ 4 ኪሎ መሃል አደባባይ ላይ ከላይ ባንዲራ የያዘ አንበሳ ያለበት ትልቅ በአጼ ሃይሌ ስላሴ ጊዜ የተሰራ እስካሁን የሚጠበቅ ሃውልት ይገኛል።

ይህ ምስል የከብት እርባታ ሲያሳይ፣ ብዙ ከብቶች በደረቅ ሜዳ ላይ ቆመዋል። አንድ ሰው ባህላዊ የአለባበስ ዘይቤ ለብሶ ከብቶቹን ይመራል። በሥሩ በአማርኛ"እርባና ቢስ"የሚል ጽሑፍ አለ። ይህ በኢትዮጵያ ውስጥ የሚገኘው የከብት እርባታ ሥርዓት በግብርና ዘርፍ ምን ያህል አስተዋጽኦ ያደርጋል?

ለአንገት ቅርዕ የተሰራ የአንገት ሃብል ሲሆን በጣም የሚያምሩ እና ብራማ ቀለም ያላቸው የአንገት ጌጣጌጦች ናቸው ውበታቸውም በጣም የሚያምሩና አንጸባራቂ ቅርዕ ያላቸው ናቸው ።

በግልጽ የተቀመጡ አራት ቀይ ትራክተሮች በአንድ ረድፍ ተደርድረዋል። ትራክተሮቹ ትልቅ ጥቁር ጎማዎችና ቀይ ካቢኔዎች አሏቸው። ከፊት ለፊት ባለው ትራክተር ላይ ኃይለኛ ብርሃን ይታያል፣ ከበስተጀርባ ጥቅጥቅ ያሉ ዛፎች እና ቡናማ አጥር አለ።

ሴት ነጭ፣ ባህላዊ የጥጥ ቀሚስ ለብሳለች። ቀሚሱ በክንዱ ላይ ባለ ጥቁርና ቡኒ ትልፍ አለው። ጥቁር የእጅ ቦርሳ ይዛለች። የፀጉር አሠራሯ ሥርዓታማ ነው። አለባበሷ የዘመነ ባህላዊ ነው?

የተቆለፈበት ቁልፍ የሚል ጽሁፍ የሰፈረበት የመጽሃፍ ሽፋን ላይ በቁልፍ ቅርጽ የተሰራ ምስል አርፎበታል። ምህረት እንደጻፈው የሚል ጽሁፍም በታች በኩል ተቀምጧል።

ቆንጆዋ ወጣት ሴት የኢትዮጵያ ባህላዊ አልባሳትና ጌጣጌጥ ለብሳ በደስታ እና በፍቅር ፈገግታ ስትመለከት መደነቅን ይፈጥራል:: ፀጉሯን ሹርባ አስርታ፣ ውብ የወርቅ ጌጣጌጦች በግንባሯና በጆሮዋ ላይ አድርጋለች::ንጹሕ ነጭ ልብሷና ደማቅ ቀለማት ያሉት የአንገት ሐብሎቿ የደስታ ስሜቷን ያጎላሉ።

ዘመናዊ የጆሮ ማዳመጫና ማይክሮፎን ያለው የድምፅ ማስተላለፊያ መሳሪያ ከቅርብ ቀርቦ ቀርቧል። መሣሪያው ጥቁር ቀለም ያለው ሲሆን፣ የጆሮ ማዳመጫው ትልቅና ክብ ነው። ከጆሮ ማዳመጫው አንዱ የኃይል መሙያ መቆጣጠሪያ ሲኖረው፣ ማይክሮፎኑ ተለዋዋጭ ነው።

አንዲት ሴት ፀጉሯን ለማድረቅ የፀጉር ማድረቂያ እየተጠቀመች ነው። ሴትየዋ ረጅም እና ወርቃማ ፀጉር ያላት ሲሆን ነጭ የመታጠቢያ ጋውን ለብሳለች። በግራ እጇ የብረት የፀጉር ማድረቂያ ይዛ ስታደርቅ፣ ቀኝ እጇን ወደ ፀጉሯ ልካለች።

ሁለት ሴቶች እና አንድ ወንድ ነጫጭ ልብሶችን ለብሰው ጎን ለጎን ቆመዋል። ወንድየው ሸሚዝ በሱሪ ያደረገ ሲሆን ሴቶቹ ደግሞ የተለያየ አሰፋፋ ያለውን ቀሚስ ለብሰዋል።

አረንጓዴና ቢጫ የሆኑ ቲ-ሸርቶችን የለበሱ ብዙ ሰዎች በመንገድ ላይ ይሮጣሉ። አብዛኛዎቹ ሰዎች ወደ ካሜራው ሲመለከቱ አንዳንዶቹም ቀና ብለው ያጨበጭባሉ። አንዳንዶቹ ደግሞ በሞባይል ስልኮቻቸው ፎቶ እያነሱ ነው።

ነጭ የዶቭ የሰውነት ሎሽን ጠርሙስ በፓምፕ መክደኛ ቀርቧል። መለያው ላይ" የሚል ጽሑፍና የኮኮናት ዘይት ምስል አሉ። መጠኑ 400 ሚሊ ሊትር ነው። የዶቭ ምልክት ከላይ ይታያል።

አንዲት ሴት በፕሮቪዥን ፪ የሰውነት መቃኛ ማሽን ውስጥ እጆቿን ከፍ አድርጋ ቆማለች። የመንገድ ደህንነት ሰራተኛ በጎኗ ቆሞ ማሽኑን በንክኪ ስክሪን ይቆጣጠራል። ሌላ ሰራተኛ ከበስተጀርባ በቦታው ይገኛል። ይህ የመቃኛ ማሽን አውሮፕላን ማረፊያዎች ውስጥ የሚጠቀመው ለምንድን ነው?

ከላይ እና ከጎን መደርደሪያዎች እንዲሁም ሶስት መሳቢያዎች ያሉት ነጭ ቁም ሳጥን አለ። የወርቅ ቀለም ያላቸው መያዣዎች ያሉት ሲሆን፣ በማዕከሉ በኩል ልብሶች በብርጭቆ በር በኩል ተሰቅለው ይታያሉ። በጥቅሉ ዘመናዊ እና ትልቅ ቁም ሳጥን ነው።

ብዙ ሰዎች ከቤት ውጭ በሚገኝ ክፍት የጭነት መኪና ጀርባ ሲጓዙ ያሳያል። እነዚህ ሰዎች ወደ ከተማ ወይስ ወደ ገጠር አካባቢ እየተጓዙ ይሆን?

ከላይ ትኩረት ተደርጎ በተነሳው ምስል ውስጥ፣ አነስተኛ የሸክላ ጽዋዎች እና ኩባያዎች በቅርጫት ተሞልተው ይታያሉ። አብዛኛዎቹ ነጭ፣ ቀይ፣ ቢጫ፣ እና አረንጓዴ የሆኑ ቀለሞች ሲኖሩዋቸው፣ አንዳንዶቹ ደግሞ ተፈጥሮአዊ ቡናማ ቀለም አላቸው፣ ከበስተጀርባም የሸክላ አፈር እና ድንጋዮች ይታያሉ።

በግንባታው የተጠናቀቀ የሚመስል የኢትዮጵያ ብሔራዊ ሙዚየም ሕንፃ ይታያል። ግራጫ ቀለም ያለው ሕንፃው የፊት ክፍል ላይ የሞዛይክ ሥዕልና የሙዚየሙ ስም ተጽፏል።

ጥቁር ኩርፊያ ፀጉር ያላት አንዲት ሴት በባህላዊ የኢትዮጵያ ልብስና የወርቅ ዘውድ ያደረገች ሴት ተቀምጣለች። ሌሎች የባህል ልብስ የለበሱ ወንዶች ዙሪያዋን ተቀምጠው የጦር መሳሪያና ጋሻ ይዘዋል፤ አረንጓዴ የሳር ሜዳ ደግሞ የበስተጀርባው ክፍል ነው።

በሱፐርማርኬት መደርደሪያ ላይ፣ ሐምራዊ እና አረንጓዴ ቀለም ያላቸው"ኦልኮ"የሚል ስያሜ ያላቸው የሴቶች ንጽህና መጠበቂያ እቃዎች በጥቅል ተደርድረዋል። ከላይ ደግሞ ሌሎች ነጭና ሐምራዊ ጥቅሎች ይገኛሉ። ይህ ምርት በኢትዮጵያ ገበያ ውስጥ ካሉት ተፎካካሪ ምርቶች አንጻር ምን ያህል ተደራሽ ሊሆን ይችላል?

በግራ በኩል፣ ወታደራዊ ዩኒፎርም የለበሰ ሰው በካፕ ተሸፍኗል። በስተቀኝ በኩል፣ ነጭ ሸሚዝና ክራቫት የለበሰ ሲቪል ሰው በአንድ ረድፍ ተቀምጠዋል። ሁለቱም ሰዎች በብዙ ማይክሮፎኖች ፊት ለፊት ቆመው ወደ ፊት ይመለከታሉ።

ባጃጅ በኢትዮጵያ ከተሞች ውስጥ የተለመደና ተመራጭ የህዝብ ትራንስፖርት ሲሆን፣ አብዛኛው ህዝብ የሚጠቀመው ባለሶስት እግር ታክሲ ነው። ይህ ተሽከርካሪ ከህንድ ሀገር የሚመጣ ሲሆን፣ ጠባብ መንገዶችን በቀላሉ የመሄድና ነዳጅ የመቆጠብ ጥቅሞች ስላሉት ለብዙ ሰዎች የገቢ ምንጭ ሆኗል።

ከተፈጥሮ ነገሮች የሚዘጋጅ የቆዳ ሎሽን ሲሆኑ እንደሩዝና ያሉ ነገሮችን መጠቀም ላይ ትገኛለች። እነዚህን አይነት የተፈጥሮ መዋቢያዎች መጠቀም ምን ጥቅም አለው?

አንድ ትልቅ አዞ በአሸዋማ መሬት ላይ ተኝቶ አፉን ከፍቶ ያንጠረጥራል። ትላልቅና ሹል ጥርሶች በአፉ ውስጥ ይታያሉ። ቆዳው ቡኒና ቢጫ ቀለም ያለው ሲሆን፣ ከበስተጀርባ ሌሎች የትልቁ እንስሳ ክፍሎች አሉ።

አንድ መልአክ በጎልድ መጎናጸፊያ እና በቀይ ልብስ በብርቱካናማ ብርሃን ሃሎ ውስጥ ይታያል። መልአኩ ቀይ ወይን በብርጭቆ ለአንድ በአጠገቡ ለተንበረከከ ሰው በዘንጋ ያቀርባል። በስተጀርባ አረንጓዴ የዛፍ እና ክፍት ሜዳ አለ።

ከኋላ ውኃ ሰማያዊ ባግራውንድ ላይ ሁለት አንድ ትልቅ እና ትንሽ የቆዳ ቅባቶች አሉ ፤ ክዳናቸው ሰማያዊ እላያቸው ላይ ክለር እና ፒውር ግላይሴሪን የሚል ፅሑፍ አለ ፤ ጥያቄዬ ግን እንደ እነዚህ አይነቶቹ ቅባቶችን የሚያመርተው ማን ነው?

በርካታ ልጆች አረንጓዴ የትምህርት ቤት ዩኒፎርም ለብሰው በአንዲት ሴት ዙሪያ ተከበዋል። ሴትየዋ ጥቁር ጠመዝማዛ ፀጉር ያላትና ፈገግታ ያላት ሲሆን፣ በፊታቸው ደግሞ ቢጫ የአሻንጉሊት ቀጭኔ አለ። ልጆቹ በቅርበት ቆመው በጋራ እየተመለከቱ ነው።

አረንጓዴ ቅጠሎችና የዛፍ ቅርንጫፎች ግራጫማ ድንጋይ ላይ ተቀምጠዋል። ብዙ ትንንሽ አረንጓዴ እና ቢጫ የሆኑ ፍሬዎች በቅርንጫፎቹ ላይ ተያይዘዋል። አንዳንድ ፍሬዎች የበሰሉ ሌሎች ደግሞ ያልበሰሉ ናቸው። እነዚህ ፍሬዎች ለሰው ልጅ ለመብላት አስተማማኝ ናቸው?

ግድግዳ ላይ የተደገፈ ትልቅ የወርቅ ክብ የብረት ቅርጽ በግራ በኩል ከዕፅዋት ጋር ይታያል። የቅርጹን ቀኝ ጎን ደግሞ ነጭ፣ ቀላል ብርቱካናማ፣ ቀለል ያለ አረንጓዴና ወርቃማ ቀለም ያላቸው ፊኛዎች በቅስት ቅርጽ ተደርድረው አሸብርቀዋል።

የእንጨት በሮች ለመኖሪያም ሆነ ለቢሮ የሚሆኑ ክላሲክና ውበት ያላቸው አማራጭ ናቸው። ጥንካሬያቸው እና ለቤት ውስጥ ሞቅ ያለ ስሜት የመስጠት ችሎታቸው የሚፈለጉ ያደርጋቸዋል። ይሁን እንጂ፣ ቅርጻቸውን እንዳይለወጡ ወይም በእርጥበት እንዳይጎዱ መደበኛ ጥገና ያስፈልጋቸዋል።

ጉሎ በኢትዮጵያ በስፋት የሚገኝ ተክል ነው። ዋና ጥቅሙ ከዘሩ የሚገኘው የጉሎ ዘይት ሲሆን፣ ለሕክምናና ለቅባትነት ያገለግላል። ዘይቱ የሆድ ድርቀትን ለማስታገስ በባህላዊ መንገድ ጥቅም ላይ ሲውል፣ የጉሎ ዘሮች ግን በውስጣቸው መርዝ ስላላቸው በጥንቃቄ መያዝና አለመብላት ይገባል።

አንድ ሰው ሰማያዊ ልብስ እና ቀይ ማሰሪያ ለብሶ በቢሮው ተቀምጧል። ከታች በቀይ እና ሰማያዊ ዳራ ላይ "አዲስ ዘመን" የሚል አርዕስት እና የተጻፉ ጽሑፎች አሉ። ይህ ሰው በኢትዮጵያ መንግሥት ውስጥ ምን አይነት ከፍተኛ ቦታ ሊኖረው ይችላል?

እጅግ በጣም ብርቅ የሆነው የአንዳንድ ኢትዮጵያውያን ባህል፤ ልጆች የአዋቂዎችን እግር በማጠብ በረከትን እንዲያገኙ ይደረጋል። ይህም አክብሮት እና ትህትና መገለጫ ነው።

ወደ ታች የሚሰፋ ቅርጽ ያለው የመስታወት ማሰሮ በደማቅ ብርቱካናማ-ቢጫ ፈሳሽ ተሞልቷል። ማሰሮው በተጠለፈ ቡናማ ቅርጫት ፊት ለፊት በቅርበት ተቀምጧል፤ ማሰሮው የጠጅ ወይም የሌላ የአልኮል መጠጥ ሊይዝ ይችላል።

በአሪፍ አቀማመጥ የተቀመጡ የአትክልትና ፍራፍሬ ዘሮች ሲሆኑ ሙዝ፥ ብርቱካን ፥ተምር ፥ ሀብሀብ እንዲሁም አናናስ ተመልክተዋል። እነዚህ አትክልትና ፍራፍሬዎች በንጽህና የተያዙ አትክልትና ፍራፍሬ ናቸው

ለጋራ መኖሪያ ቤት የተሰሩ ዘመናዊ ኮንደምንየም ቤቶች ሲሆኑ ከመሃላቸው ደግሞ የሚያምር አረንጓዴ የመናፈሻ ያለበት ኮንዶሚኒየም ነው። ህንፃዎችም በሽሮ እና ቀይ ቀለም የሸበረቁ ህንጻዎች ናቸው።

ባንዲራ የኢትዮጵያ ዲያስፖራ ኤጀንሲ መሆኑን ያሳያል። የኢትዮጵያ ዲያስፖራዎች የትውልድ አገራቸውን ኢኮኖሚያዊ እና ማህበራዊ ዕድገት ምን ያህል ሊደግፉ ይችላሉ እስኪ የመሰላችሁን ተናገሩ?

አንድ ኩዱ የሚባል የአንቴሎፕ ዝርያ ቡናማ ቆዳና በጎኑ ላይ ቀጥ ያሉ ነጭ መስመሮች አሉት። በደረቅ፣ የድንጋይ መሬት ላይ ከዛፍ አጠገብ ቆሟል። ይህ እንስሳ በአፍሪካ የትኛው ክፍል በብዛት ይገኛል?

ጤናማ የፊት እንክብካቤ የሚሰጡ ተፈጥሯዊ ቦታዎች የሚባሉት፣ ኬሚካል ያልተጨመረባቸውን ምርቶች በመጠቀም የቆዳችንን ተፈጥሯዊ ውበት የሚጠብቁ ማዕከላት ናቸው። በእነዚህ ቦታዎች ላይ እንደ ማር፣ አቮካዶ፣ የተለያዩ እፅዋትና ዘይቶች ያሉ ተፈጥሮአዊ ግብአቶችን ተጠቅመው ለቆዳችን የሚያስፈልገውን ልስላሴና ጥንካሬ ይሰጣሉ።

ሰፊ ሰማያዊ ሕንፃ ፊት ለፊት የድንጋይ ሐውልት ቆሟል። ሕንፃው የትምህርት ሚኒስቴር (ፎሬ ሚኒስትሪ ኦፍ ኤጁኬሽን) ጽሑፍ በላዩ ላይ አለበት። ሐውልቱ ከላይ አንበሳ አለው። ሕንፃው አዲስ የተገነባ ነው ወይስ እድሳት የተደረገለት?

ብሩህ ቀለም ያላቸው ብዙ ተራራ ብስክሌቶች በረድፍ ተሰልፈው የፊት ጎማዎቻቸው እና እገዳዎቻቸው በግንባር ቀደምትነት ጎልተዋል። ጥቁር የጎማዎች፣ የብር ስፒኮች እና ባለቀለም ፍሬሞች ተደራራቢ ትዕይንት ነው።

አሮጌ የሚመስሉ ነገሮች በነጭ ጠረጴዛ ላይ ተሰብስበው ተቀምጠዋል። ብዙ ጥቁር፣ ቡኒና ግልፅ የሆኑ ብርጭቆዎችና ማሰሮዎች አሉ። ከበስተጀርባ አንጸባራቂ የብረት ሻይ ማፍያና ሁለት ትላልቅ ጥቁር ማሰሮዎች አሉ። ግድግዳው ሰማያዊ ቀለም አለው።

እቴጌ ጣይቱ ብጡል በራሳቸው ላይ የነገስታት አክልሊን አድርገው ኮስተር ብለዋል። ከአክሊሉ ስርም ፍርጥ ያላቸው ተጎታች ልብስን ለብሰዋል። በአንገታቸው ላይ ተለቅ ያለ መስቀልንም አድርገዋል።

በጣም የሚያምር የምግብ ቡፌ ሲሆን እንደ ቁጮቹና ለተለያዩ ምግቦች ይታያሉ በተጨማሪም ደግሞ ለተለያዩ መጠጦች መጠጫ የሚሆኑ ኩባያዎች ይታያሉ። ሽፎችን ምግቡን እያሰናዱት ይገኛሉ።

አንዲት ሴት በነጭ የሀገር ልብስና ሻሽ ለብሳ፤ በተዘጋጀ የእንጨት ጠረጴዛ ላይ ቡና እየቀዳች ትታያለች። በግራ በኩል ዕጣን በጭስ ተሞልቶ ሲያጤስ ይታያል። ይህ ባህላዊ የቡና ሥነ-ስርዓት በምን ዓይነት አጋጣሚ ይቀርባል? ሴቲቱ የምታፈላበት የቡና ዕቃ ስም ምን ይባላል?

ብዛት ያላቸው ደማቅ አረንጓዴ የባቄላ ፍሬዎች በክምር የተደረደሩ ሲሆን፣ በአግድም አቀማመጥ የተነሳው ምስል በጠቆረ ጨርቅ ላይ መሰራጨታቸውን ያሳያል። የባቄላዎቹ ብዛት በመሬት ላይ ተዘርግቶ ግልጽ ሆኖ ይታያል።

ይህ ምስል የሙሽራና ሙሽሪትን የሰርግ ቀን ያሳያል። ሙሽሪት ዘውድና ሂጃብ ያጌጠ ነጭ የሰርግ ልብስ ለብሳ በሰሜን አሜሪካ ባለትዳሮች መንገድ ላይ ሙሽራዋን በእጇ ይዛ በፍቅር ትመለከተዋለች፤ ሙሽራውም ነጭ ልብስ ለብሶ ፈገግታ ያሳያል።

የኢትዮጵያ ብሔራዊ ቡድን ወይም ደግሞ ዋልያዎቹ ሲሆኑ የልብሱት መለያ ከአረንጓዴ ቲሸርት ያለውና ቢጫ ቁምጣ ነው ። በረኛው ደግሞ ወይነጠጅ ቀለም ያለው ሙሉ ልብስ ለብሱዋል።

አንድ በጣም ትልቅ የእቃ ማመላለሻ መርከብ በዉሃ ዳርቻ አጠገብ ቆሟል። መርከቡ የቆመው በወደብ ዳር ላይ ሲሆን መርከቡን ለማቆም የተቀጠሩ ገመዶችም ወደ ዉሃው ገብተዋል።

ኢ.ሲም፣ ናኖ፣ ማይክሮ እና ሚኒ ሲም ካርዶች በሞባይል ስልኮች ውስጥ የሚያገለግሉ፣ ሚኒ ሲም ትልቁ ሲሆን፣ ናኖ ሲም ደግሞ በዛሬው ጊዜ በብዛት የምንጠቀመው ትንሹ ነው። ኢ.ሲም ደግሞ ከስልኩ ጋር ተቀጣጥሎ የሚመጣ፣ አካላዊ ካርድ የማያስፈልገው የዘመኑ ቴክኖሎጂ ነው።

ፍሬሕይወት ታምሩ የኢትዮጵያ መንግሥት የቴሌኮምዩኒኬሽን ኩባንያ የሆነው ኢትዮ ቴሌኮም ዋና ሥራ አስፈፃሚ ናቸው። ኢትዮ ቴሌኮምን በአስቸጋሪ የገበያ ሁኔታዎች ውስጥ እየመሩ፣ የቴሌኮም አገልግሎትን ዘመናዊ በማድረግና በማስፋፋት ረገድ ትልቅ ሚና ተጫውተዋል።

የተለያዩ ኬኮችና ጣፋጮች በመስታወት መደርደሪያዎች ላይ በንጹህ የዳቦ ቤት ማሳያ ውስጥ ቀርበዋል። ኬኮቹ በቸኮሌት፣ ፍራፍሬዎች፣ አይስክሬም እና ሌሎች ጣፋጮች ያጌጡ ናቸው።

አንዲት ሰራተኛ ብርቱካናማ ልብስ ለብሳ ቆሻሻን ከመንገድ ዳር እየለቀመች ነው:: የዚህን ዓይነት ሥራ የሚያስከትለው የብስጭት ስሜት ቢኖርም፤ ንጽሕናን ለማስጠበቅ የሚደረገው ጥረት አድናቆትን ይፈጥራል:: በዙሪያዋ የተከማቸው ቆሻሻ የመጸየፍ ስሜትን ይፈጥራል:: ሴትየዋ ይህን ተቋቁማ መስራቷ ልትደነቅ ይገባታል።

አንድ የብር ቀለም ያለው ሻይ ማፍያ ከፍ ብሎ ተይዞ ቡናማ ፈሳሽ ወደ ረጅም ብርጭቆ ሲያፈስ ይታያል። በቅርብ ያለው ብርጭቆ ደግሞ ቡናማ ፈሳሽ ሙሉ ሆኖ፣ በላዩ ላይ ትናንሽ የአረፋ ፍንጣቂዎች አሉ።

ለፊት ማስክ የሚሆነውን የንጽህና መጠበቂያ የምረቱ የሚገኘው ዘመናዊ ማሽረት ሲሆኑ ሰማያዊና ነጭ ቀለም ያላቸው ዕቃዎች እየተመረቱ ነው። እነዚህ ሁለቱ በአንድ ላይ የተደርበው አንድ ማስክ የሚሰሩ ይሆናል።

በጎጃም አካባቢ የተለመደ የስክስታ ስልት ሲሆን የለበትም ሱሪ እጀ ጠባብ ይሰኛል። የለበሱ ጫማ ደግሞ ሸበጥ የሚሰኝ ሲሆን ሴት የለበትም ደግሞ ቀሚስ ነው።

ከ15 በላይ ደማቅ ብርቱካንማ ቀለም ያላቸው ፍራፍሬዎች በካርቶን ሣጥን ውስጥ በጥንቃቄ ተደርድረዋል። ብርቱካኖቹ ክብ ቅርጽ ያላቸው ሲሆኑ፣ መካከለኛው ላይ ጥቁር ቦታ አላቸው። ፍሬዎቹ የሚያብረቀርቅ ልጣጭና ትንሽ የእርጥበት ጠብታዎች አሏቸው። እነዚህ ፍራፍሬዎች ለመጓጓዣና ለሽያጭ ዝግጁ ናቸው።

ጢም ያለው አንድ ሰው ነጭ የራስ መጠቅለያ እና ነጭ ልብስ ለብሶ አለ። ሰውየው የድሮ በእጅ የተጻፈና በሥዕሎች ያጌጠ መጽሐፍ ይዟል። ከበስተጀርባ በግድግዳው ላይ ቀለም የተቀቡ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምስሎች አሉ።

የእንግሊዘኛው "ኤን" ፊደል የሰፈረበት ሽፍን ስኒከር ጫማ በወለሉ ላይ ተቀምጧል። የጫማው ቀለምም ግራጫ የሚበዛበት ነው። ከጫማው አጠገብ ካርቶን እና መስታወት ተቀምጧል።

የተለያዩ ጥራጥሬዎችና ጥራጥሬዎች በገበያ ውስጥ ባለ ብዙ ነጭ ከረጢቶች ተሞልተው ይታያሉ። አንድ ሰው ጥራጥሬዎቹን በትንሽ መቅዘፊያ በመለካት ላይ ነው። እነዚህ ጥራጥሬዎች በአገር ውስጥ ምን ዓይነት ምግቦችን ለማዘጋጀት ያገለግላሉ?

ትኩረት ተሰጥቶት የቀረበው የጉርሻ ክምር በነጭ ሳህን ላይ ተቀምጧል። ምግቡ በዋናነት ቀይ-ቡናማ ቀለም ያለው ሲሆን በትንሹ የብርሃን ቀለም ያላቸው የእንጀራ ክፍሎች ጎልተው ይታያሉ፣ ይህም የጉርሻውን ብስባሽነት ያሳያል።

ፈገግታ ያላት ሴት በባህላዊ ልብስ ስትለብስ በእጅ የተሰሩ የወርቅ መስቀልና ሌሎች ሃይማኖታዊ የአንገት ጌጦች አድርጋለች። በተራራማ እና በዛፍ በተሞላ ገጠራማ ስፍራ ተቀምጣ እህል ትለያለች። በኢትዮጵያ ማህበራዊና ሃይማኖታዊ ህይወት ምን ሚና ይጫወታሉ?

ይህ አርማ (ሎጎ) በሰማያዊ ዳራ ላይ ሐምራዊ ቀለም ያለው የምርጫ ወረቀት ወደ ሳጥን ሲገባ ያሳያል፤ በወረቀቱ ላይ የአውራ ጣት አሻራ ምልክት ይታያል። ከስር ደግሞ የአማርኛ ጽሑፍ፣ የሚለው ስም በግልጽ ተጽፏል።

በመድረክ ላይ ሁለት ተወዛዋዦች ይጨፍራሉ፤ ከጀርባቸውም የባህላዊ ሙዚቃ መሳሪያዎችን የያዙ ሰዎች ሙዚቃን ይጫወታሉ። ሁሉም ባህላዊ ይዘትን የያዙ ልብሶችን የለበሱ ናቸው።

በኢትዮጵያ ዩኒቨርሲቲዎች ውስጥ የሚገኙ ቤተ-መጻሕፍት ለተማሪዎችና መምህራን የምርምርና የመማሪያ ግብዓቶች ማዕከል ናቸው። እነዚህ ቤተ-መጻሕፍት የተለያዩ መጽሐፍትን፣ መጽሔቶችንና ዲጂታል መረጃዎችን በማቅረብ፣ የአካዳሚክ ሥርዓቱ አንኳር የጥናትና የእውቀት ማዕከል ሆነው ያገለግላሉ።

ትልቅ ማተሚያ (ፕሪንተር) ትላልቅ ምስሎችን በከፍተኛ ጥራት ያትማል። ይህ አይነት ማሽን በዋነኛነት ለምንድነው የሚያገለግለው? ማሽኑ ምን ያህል የህትመት ፍጥነት አለው?

ትልቅና ግልጽ በሆነ የፕላስቲክ ሸራ በተሸፈነ የችግኝ ማፍያ ቤት ውስጥ ወጣት እንጆሪ ተክሎች በረዥም ረድፎች ተዘርግተዋል። ተክሎቹ ከጥቁር የፕላስቲክ ሉሆች በስተጀርባ በብርቱካናማ-ቀይ አፈር ውስጥ ይበቅላሉ። የመዋቅሩ ብረት አርኮች ከላይ አሉ።

ኦ.ነ.ግ በኦሮሚያ ክልል አካባቢ መንግስትን በመቀናቀን ወይም በመንቀፍ የክልላችንን ሰው ነጻ እናወጣለን በማለት ሌሎችን በመጉዳት የአሸባሪነት ስም ተሰቶት የነበረ ቡድን ነው።

ጥቁር ሰማያዊ ቀለም ያለው የወረቀት መችያ መሳሪያ ቀርቧል። መችያው ከፕላስቲክና ከብር ብረት የተሠራ ሲሆን፣ ወረቀቶችን በአንድ ላይ ለመያዝ ያገለግላል። መሳሪያው ለመካከለኛ የቢሮ ሥራ የሚሆን የተለመደ ዓይነት ነው።

ይህ ምስል የፌዴራል ፖሊስ ጽሁፍ ባለው ነጭ ፒክአፕ መኪና ላይ፣ ሰዎች ሌላ ሰውን ሲጭኑ ያሳያል። የደንብ ልብስ ደግሞ አንድን ሰው ተሸክመው ወደ መኪናው እያስገቡ ነው። ይህ ሁኔታ በሕግ ማስከበር ሂደት የተፈጠረ ውጥረት ያለበት ክስተት ይመስላልን?

አንድ የቀርከሃ አልጋ በመሃል ላይ ሲሆን፣ ነጭ አንሶላና የጌጥ ትራሶች ተነጥፈውበታል። በአልጋው ራስጌ በኩል ከቀርከሃ የተሰሩ ሁለት ትናንሽ ጠረጴዛዎች ላይ ሁለት የተቀረጹ ምስሎች ተቀምጠዋል። ከበስተጀርባ በግድግዳው ላይ ስዕል ተንጠልጥሏል።

ሰማያዊ ክብ ቅርጽ ያለው አርማ በውስጡ ክፍት መጽሐፍ፣ የውሃ ሞገዶች እና ወደላይ የተዘረጉ እጆችን ይዟል። ከእጆች በላይ ደማቅ ቢጫ ጸሃይ ታበራለች። በክብ አርማው ላይ የሚል እና ሌሎች ጽሁፎች በእንግሊዝኛና በአማርኛ ተጽፈዋል።

በብርቱካናማ አንጸባራቂ ልብስ የለበሱ ሠራተኞች ሲሚንቶ እያደባለቁ ነው። ማደባለቂያ ማሽኑ ቢጫ ሲሆን፣ ሠራተኞቹ በጡብ ግድግዳ ፊት ለፊት በጋራ ይሰራሉ። ሁለት ሰዎች የብርቱካን ልብስ፣ ሌሎች ደግሞ የተለያየ ልብስ አድርገዋል።

አምስት ባህላዊ የእጅ ሥራ የሆኑ ወንበሮች ወይም የመቀመጫ ጠረጴዛዎች መሬት ላይ ተቀምጠዋል። እያንዳንዱ ክብ ሲሆን በገመድ ተጠቅልሎ አረንጓዴ፣ ነጭ እና ቡርጋንዲ ቀለም ያላቸው ቅርጾች ተሰርተውባቸዋል። እነዚህ ባህላዊ ዕቃዎች ብዙውን ጊዜ በኢትዮጵያ በየትኛው የእጅ ሥራ ይታወቃሉ?

በተለያየ ቀለም የተደረደሩ የህጻናት ማጽጃ ሶፍት ወረቀቶች በመደርደሪያው ላይ በአይነታቸው ተደርድረዋል። ካሉት ዉስጥ በመጠን ብዛት ያላቸው በሰማያዊ ማሸጊያ የታሸጉት ናቸው።

እጅግ ብዙ ሰዎች ነጭ የባህል ልብስ ለብሰው ከፊት ለፊት ባለው ክብ ቅርጽ ባለው ቤተክርስቲያን ፊት ለፊት ተሰብስበዋል። ቤተክርስቲያኑ በግንባታ ላይ ያለ ቢመስልም በአረንጓዴ፣ ቢጫና ቀይ ጨርቆች ተጊጧል። ከላይ የአረንጓዴ ዛፎች ቅጠሎች በጥላ መልክ ተንጠልጥለዋል።

አልፋ ዉሃ የሚል የዉሃ ማሸጊያ ፕላስቲክ ጠርሙስ በሚፈናጠቅ ዉሃ መሃል ተቀምጧል። ይህ ዉሃ በክዳኑ ላይ ማሸጊያ አረንጓዴ ማሸጊያ ያለው ሲሆን መሃሉ ላይም የምርቱን ስም የያዘ ሽፋን አለው።

የመጀመሪያ የሆነውን የጠፈር መንኮራክሯን ህዋ ላይ ሕንድ ማኖሯ በአለም ተነግሯል ፤ ይሔም ለሐገሪቱ እና ለሕዝቦቿ ታላቅ የኩራት ምንጭ መሆኑ አይቀሬ ነው።

በጣም ረጅም ፀጉር ያላት አንዲት ሴት የጆሮ ጌጥና የጉሮሮ ሐብል ለብሳለች። የሚያብረቀርቅ ነጭና ወርቃማ ቀለም ባለው ባህላዊ ቀሚስ ለብሳ በዘመናዊ የሕንፃ ዳራ ፊት ወንበር ላይ ተቀምጣለች።

አረጋውያን የሚመስሉ ሰዎች በባህላዊ ነጭ ልብስና ጥምጥም ተጠቅልለው ተቀምጠዋል። በሰዎቹ መካከል በሣር የተሠራ ክብ ጎጆ አለ። ሰዎች በክብ ተቀምጠው የሽማግሌዎችን ውይይት የሚያዳምጡ ናቸው። ዙሪያው በዛፎች ተከቧል።

ታዋቂ የባህል ሙዚቃ ዘፋኝ የሆነች አንዲት ሴት የባህላዊ ልብስ ለብሳ ጸጉሯን ባህላዊ ሹሩባ ተሰርታ በእጇ የድምጽ ማጉያ ወደ አፏ አስጠግታ ይዛ ትዘፍናለች።

ብዙ የበሰሉ እና ያልበሰሉ የአቮካዶ ፍሬዎች በአቮካዶ ዛፍ ላይ ተንጠልጥለዋል። ዛፎቹ ለምለም አረንጓዴ ቅጠል ያላቸው ከመሆኑም በላይ በቁመታቸው ረጃጅም ናቸው።

ሰማያዊ ዳራ ያለው ክብ አርማ ይታያል። በመሃሉ የተከፈተ መጽሐፍ በቢጫ፣ ብርቱካናማ፣ ቀይና ሰማያዊ ቀለም ይገኛል። በአርማው ላይ "ትምህርት ሚኒስቴር" እና" ተብሎ ተጽፏል።

የሳምንቱ የቀናት ስሞች በተለያዩ የፊኛ ቅርጾች ላይ ሰፍረዋል። እነዚህ ፊኛዎች ከብዙ አይነት የተለያዩ ቀለማት የተሰሩ ናቸው ከሁሉም ታች ላይ ማንጠልጠያ ገመድ አብሮ ታስሮባቸዋል።።

ዘመናዊ የዳንስ አይነት ሲሆን ተመሳሳይ የድንስ ልብስ እና ቁምጣ ለብሰዋል በዙርያቸው ደሞ ተራቸውን እየጠበቁ የሚገኙ ሰዎች ሲኖሩ እነሱም መድረክ ላይ የሚገኘውን ሰው እያገዙት ይገኛሉ።

ብዙ አይነት ደረቅ ፓስታ ዓይነቶች ተቀላቅለዋል። በውስጡ ኩርባ ማካሮኒ ፣ ረዣዥም ስፓጌቲ እና የተጠማዘዘ ፉዚሊ ፓስታ አሉ። ሁሉም ደማቅ ቢጫ ቀለም አላቸው። እንደ ፓስታ ዋና ግብአት ምን ጥቅም ላይ ይውላል?

ሙሉ ምስሉን የሸፈነው በሳጥን ውስጥ የተከመረ ብዙ የሚያብረቀርቅ አረንጓዴ ሎሚ (ሊም) ነው። ሎሚዎቹ የተጠጋጉ ቅርፅ ያላቸው ሲሆን፣ አንዳንዶቹ ላይ ትናንሽ ነጭ የውሃ ጠብታዎች ይታያሉ። የሎሚዎቹ ብዛትና አቀማመጥ ሳጥኑ እስከ አፋፉ እንደሞላ ያሳያል።

አንድ የእቃ ማስቀመጫ መደርደሪያ ተቀምጧል። ይህ መደርደሪያ ቡኒ ቀለም ያለው እና ከፊት ለፊቱ መስታወት እና ለልብስ ማንጠልጠያነት የሚያገለግሉ መስቀያዎች ያሉበት ነው።

ማርያምንና ኢየሱስን የሚያሳይ ሥዕል ሲሆን፣ ማርያም ጥቁር ቀይ ካባና ነጭ ልብስ ለብሳ፣ ሕፃኑ ወርቃማ መጎናጸፊያ ለብሶ ወደ እርሷ እጁን ዘርግቷል። ይህ ዓይነቱ ምስል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ትርጉም አለው?

መሰረት ለማውጣት ተቆፍሮ የተሰራ እና ከብረት የተሰራ ስላቭ ቆሟል። ቦታው የተቆፋፈረ ሲሆን ከቁፋሮ የወጣው ድንጋይ እና አፈርም በአንድ በኩል ተከምሯል።

የሐበሻ ቀሚስ እስከ መቀነቱ ተሰቅሏል። ደማቅ የሆኑ ቀይ፣ ቢጫ፣ አረንጓዴ፣ ዉኃ ሰማያዊ እና ደብዛዛ ቀይ ክሮች የተሰራ መቀነት አለዉ። ቀሚሱ በሚማረክ የመስቀል ጥልፍ ተጠልፏል።

ክብ ቅርጽ ያለው ሰማያዊ አርማ በመሃሉ ወርቃማ ኮከብ አለው። ኮከቡ በዙሪያው በብርሃን ጨረሮች የተከበበ ሲሆን፣ ከላይ በኩል የመሰላል ሚዛን ምልክት ይታያል። በአርማው ዳርቻ የእንግሊዝኛና የአማርኛ ጽሑፎች እንዲሁም ከስር የወይራ ቅጠሎች ተስለዋል።

አቡነ ማትያስ የተሰኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ሲሆኑ በጣም ግርማ ሞገስ ያለውን ቢጫ ልብሰ ተክህኖ ልብሰዋል። እንዲሁም ደግሞ ከሚያምር ዙፋን ላይ ተቀምጠዋል።

ጋሪው በተለያዩ ከረጢቶች ተጭኖ ከመጠን በላይ ሞልቷል። ሰውየው ኮፍያና መከላከያ ጭምብል አድርጓል። ከበስተጀርባ የቤቶች አጥር እና የብረት በር አለ። በጋሪው ላይ ያሉት ከረጢቶች በውስጣቸው የያዙት ምርት ምንድን ነው?

ነጭ የለበሱ የሙዚቃ ተወዛዋዦች እና ሙሉ ነጭ የባህል ልብስ የለበሰ ድምፃዊ ከፊት ለፊት የእጆቹን አዋራ ጣት ከፍ አድርጓል። የወርቅ የጣት ቀለበት አድርጓል።

የሾርባ ማንኪያ ምግብ ለመብላት፣ ፈሳሽ ነገሮችን ለመቅመስ ወይም ለመዘወር የሚያገለግል የተለመደ ዕቃ ነው። በተለይም እንደ ሾርባ፣ ገንፎ ወይም ወጥ ያሉ ምግቦችን ለማንሳት ይጠቅማል። እንደ መጠኑና እንደ አገልግሎቱ "የሻይ ማንኪያ" ወይም "የሾርባ ማንኪያ" ተብሎ ሊለያይ ይችላል።

ሁለት ወጣቶች ነጭ ባህላዊ ልብስና የራስ ማሰሪያ ለብሰው፣ በተፈጥሯዊ የገጠር ሜዳ ላይ በትር ይዘው ሲጫወቱ ይታያሉ። ከበስተጀርባ ትንንሽ ሕንፃዎችና ከብቶች ይታያሉ።

ንጉሥ በፈረስ ላይ ተቀምጦ፤ ፈረሱ የፊት እግሩን ወደ ላይ አድርጎ መቆሙ ኩራትንና ሀይልን ያሳያል:: ዙሪያውን በደማቅ አበባዎችና ዛፎች አጊጦ መታየቱ የደስታ ስሜት ይፈጥራል:: ሀውልቱ የሚገኘው በአዲስ አባባ መሀል ፒያሳ ላይ ነው።

አንዲት ሴት በጨለማ መድረክ ላይ ቆማ ነጭ ባህላዊ ልብስ ለብሳለች። ልብሱ በላዩ ላይ ጥቁርና ቡናማ ጥልፎች አሉት፣ እንዲሁም ወይንጠጃማና ቀይ ቀለም ያለው ሰፊ ጨርቅ ወገቧን ታጥቃለች። ነጭ ሻሽ በራሷ ላይ ጠቅልላ በባዶ እግሯ ትቆማለች።

ጥቅጥቅ ባለ አረንጓዴ ሜዳ ላይ በርካታ ወንዶች በባህላዊ የኢትዮጵያ አልባሳት ቆመዋል። ነጭ ሱሪና ሸሚዝ የለበሱት ወንዶች በቀይ፣ ቢጫና አረንጓዴ የባንዲራ ቀለሞች ያጌጡ ሽርጦችን ተጠቅልለዋል። አብዛኞቹ ክራር የተባለ የሙዚቃ መሳሪያ ይዘዋል።

ብዙ ቁጥር ያላቸው ጥቁር እና ነጭ ላሞች በከብት እርባታ ቤት ውስጥ ተሰልፈው ይታያሉ። ላሞቹ በብረት ዘንጎችና በጠባብ ቦታ ተለያይተው ቆመዋል። ከፊት የምትታየው ላም ጥቁር ጭንቅላት፣ ቀንድ እና በጆሮዋ ላይ ቢጫ መለያ አላት

ጥቁር ቡኒ ጢም ያለው አንድ ሰው በቅርበት ተነስቶ ይታያል። ሰውዬው ነጭ ትሬንች ኮት፣ ጥቁር ሹራብ፣ ነጭ ሸሚዝና ጥለት ያለው ክራባት ለብሶ፣ በትንሽ ፈገግታ ፊት ለፊት ይመለከታል።

አንድ አረንጓዴና ግራጫ የምግብ መኪና ከቤት ውጭ ቆሟል። መኪናው በላይኛው ክፍል አረንጓዴ የፀሐይ መከላከያ ጨርቅ አለው። አንድ ሰው በመኪናው ውስጥ ምግብ እያዘጋጀ ነው። የበርገር ስዕል ያለው ማስታወቂያ በጎን በኩል ተለጥፏል።

በዘመናዋ መልኩ የተዘጋጀ መደብ ሲሆን እንክብካቤ እሚፈልጉ አትክልትና ፍራፍሬዎች እንደ ሽንኩርት ፥በርበሬ ያሉ ዘሮች እንዲህ አይነት መደብ ይሰራላቸዋል ። በተጭማሪም ሁለት ሰዎች የሚመጣውን ውሃ እየተቆጣጠሩት ይገኛሉ ።

ይህ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አርማ ነው። ሰማያዊው አርማ ክፍት መጽሐፍ፣ እንደ ላባ የተገለጹ ቅጠሎችና ሰማያዊ የሰው ምስል ያሳያል። ከሥር "የአዲስ አበባ ከተማ አስተዳደር ትምህርት ቢሮ" የሚል የአማርኛና የእንግሊዝኛ ጽሑፎች በግልጽ ይታያሉ።

መካከለኛው በኩል ዶሮ የተለጠፈበት ጠፍጣፋ፣ ጥቁርና ሰፊ ምሰሶ የተገጠመለት የብረት መቆፈሪያ፣ ይህ የግብርና መሳሪያ በገጠር እርሻዎች ውስጥ ምን ያህል ትልቅ ሚና ይጫወታል?

ብዙ አይነት ፍራፍሬዎች የሚገኙባቸውን ሱፐር ማርኬቶች ፍራፍሬ ቤት ማለት እንችላለን። እነዚህ ቦታዎች ትኩስ አትክልትና ፍራፍሬዎችን በንጽህና እና በብዛት ያቀርባሉ። ለምሳሌ ሙዝ፣ ማንጎ፣ ብርቱካን፣ አቮካዶና ፖም የመሳሰሉ የተለያዩ ፍራፍሬዎችን በአንድ ቦታ ማግኘት ይቻላል።

የገጠር ሜዳ ላይ ነጭ ባህላዊ ልብስ የለበሱ ሰዎች በቡድን ሆነው ከበሮ እየመቱና እያጨበጨቡ ሲዘምሩ ይታያሉ። ደረቅ መሬትና ትንሽ ዛፎች ከበስተጀርባ ይታያሉ።

አንድ ትልቅ አልጋ በኮብል መንገድ መሬት ላይ አርፏል። የአልጋው ቀለም ጠቆር ያለ ሰማያዊ ሲሆን ቀርቃማ ነጠብጣቦችም በየመሃሉ በስራት የተደረደሩበት አልጋ ነው።

ከጀርባ በኩል የሚታይ ሰው ቆዳው ላይ ጥንታዊ የማስጌጫ ጠባሳዎች አሉት። ሰውነቱ ላይ ክብ እና ሞገድ ቅርፅ ያላቸው ተከታታይ የጎላ ምልክቶች አሉ። በቀኝ በኩል ደግሞ ተመሳሳይ ጥበብ የፊትና የጀርባ ላይ የሚገልፁ ጥቁርና ነጭ ምን አሉ?

የባጃጅ ትልቁ ዓይነት በአብዛኛው "ቱክ-ቱክ" ወይም "ባለ ሶስት እግር ተሽከርካሪ" ተብሎ ይታወቃል። ይህ ተሽከርካሪ ከተለመደው ባጃጅ በመጠኑ ትልቅ ሲሆን፣ ሰዎችን ከማጓጓዝ በተጨማሪ ቀላል የሆኑ ሸቀጦችንና እቃዎችን ለመጫን ምቹ የሆነ የኋላ ክፍያ አለው።

የአረጋኸኝ ወራሽ የሆነው የሙዚቃ ቪዲዮ ሲሆን በጢስ አባይ አካባቢ ያወጣው ተወዳጁ ሙዚቃው ነው ከጀርባ የጢስ አባይ ፏፏቴ የሚታይ ሲሆን ከፊት ለፊት ደግሞ የጎጃምን ልበስ የለበሱ እስክስታ ተጫዋቾች ይታያሉ።

በጨለማ ቀይ የወይን ጠጅ የፈሰሰበት የመስታወት ኩባያ በጎን ተይዟል። ከጠርሙሱ ውስጥ ጥቁር የወይን ጠጅ ወደ ኩባያው እየተንቆረቆረ ነው። በስተጀርባ የተጨለመ የውስጥ ክፍልና ትንሽ ብርሃን ያለበት አካባቢ ይገኛል።

ሰባት ወጣቶች፣ አንዷ ሴት፣ በጋራ ተሰብስበው የቆሙ። አብዛኞቹ አረንጓዴና ቢጫ ቀለም ያለው ቲሸርትና ጥቁር ሰማያዊ ጃኬት ለብሰዋል። አብዛኞቹ በራሳቸው ላይ ሐምራዊና አረንጓዴ ጨርቅ አሥረዋል። ጥቂቶቹ የእንጨት ዘንጎች የያዙ ሲሆን በስተጀርባ የተፈጥሮ አረንጓዴ ቦታ አለ።

አንድ መካከለኛ እድሜ ላይ የምትገኝ ሴት የፊት ለፊት ምስል በጥቁርና ነጭ ቀርቧል። ሴትየዋ አጭር ፀጉር ያላት ሲሆን የአንገት ጌጥና የጆሮ ጌጥ አድርጋለች። ጥቁር ጃኬት የለበሰች ሲሆን ከጀርባዋ ደግሞ ክብ ቅርጽ ያላቸው ንድፎች ይገኛሉ።

ከጥቁር አረንጓዴ ዳራ አንፃር፣ ዘጠኝ ቡናማ ጠርሙሶች ተደራርበው ይታያሉ፤ ይህም የሃበሻ ቢራ ማስታወቂያ ነው። ጠርሙሶቹ ነጭና አረንጓዴ ክብ መለያዎች ሲኖራቸው፣ በግልጽ "ሃበሻ" የሚል ጽሑፍ አለ።

በአዲስ አበባ አዳዲስ የመሰረተ ልማት ግንባታዎች ዋነኛ ጉዳታቸው ብዙ ነዋሪዎችን ያለ በቂ ካሳ ከመኖሪያቸው ማፈናቀላቸው ነው። ይህም የማህበራዊና ኢኮኖሚያዊ ቀውስ ይፈጥራል። በተጨማሪም፣ ፕሮጀክቶቹ በከተማው ላይ ከፍተኛ የብድር ጫና ይፈጥራል።

አልወለድም የሚል በጉልህ የተጻፈ ጽሁፍ በብርቱካናማ ጀርባ ላይ በጥቁር ቀለም ተጽፏል። ከጽሁፉ ታችም አርግዛ እጇን በሆዷ እና በጭንቅላቷ ያስደገፈች ሴት ተቀምጣለች።

ቢጂአይ ኢትዮጵያ የፈረንሳዩ ካስቴል ግሩፕ አካል ሲሆን፣ የቅዱስ ጊዮርጊስ ቢራን ጨምሮ በርካታ ተወዳጅ ምርቶችን የሚያመርት ትልቅ የቢራ ፋብሪካ ነው። ይህ ኩባንያ በኢትዮጵያ ትልቁ የቢራ አምራች ከመሆኑም በላይ፣ እንደ ሜታ ቢራና ካስቴል ወይን ያሉ ምርቶችን ያመርታል።

በቅርብ ርቀት የተነሳው ይህ ምስል ጥቅጥቅ ያለ የእሬት ቅጠል ተክሎችን በብዛት ያሳያል። ቅጠሎቹ ወፍራም፣ ሥጋማ እና አረንጓዴ ቀለም ያላቸው ሲሆኑ፣ በጠርዙ በኩል ትንንሽ እሾሆች አሏቸው። ይህ እፅዋት በባህል መድሃኒት ውስጥ ምን ጥቅም ይሰጣል?

ፀሐያማ በሆነ ቀን፣ በርካታ ሰዎች ቀይና ነጭ ሰንደቅ ዓላማ በመያዝ ሰልፍ ወጥተዋል። ከፊት ለፊት፣ ጥቂት ወጣቶች በደስታ ተቃቅፈው ፎቶ ይነሳሉ፣ ከኋላቸው የፈረስ ግልጋሎት ሐውልት እና የኤሌክትሪክ ማስተላለፊያ ዐምድ ይታያሉ።

አንድ ሰፊ ህንጻ የአካባቢውን ትልቁን ቦታ አስፋፍቶ ይዞታል። ይህ ህንጻ ቢጫ እና ቀይ ቀለም ተቀብቷል። ከህንጻው ታች የመራመጃ ቦታ ሲኖር ሰዎች በሱ ቦታ ላይ ይራመዳሉ።

ድንጋይ የመሰለ ገለባ የሞላበት ጀበና መሬት ላይ ይገኛል። ጀበናው የቡና ፍሬዎችን ለመጠበስ ያገለግላል፤ መሃሉ ላይ የተቃጠለ ፍም አለበት። በአረንጓዴ፣ ጥቁርና ነጭ ያጌጠ ምንጣፍ ላይ ተቀምጧል። ይህ ጀበና ለቡና ሥነ-ሥርዓት ለምን ጥቅም አለው?

ብዙ ሰዎች በገበያ ቦታ ተሰብስበው የተለያዩ ግብይቶችን ሲያደርጉ ይታያል። አንዳንድ ሰዎች መሬት ላይ ተቀምጠው ምርቶችን ሲለኩ፣ ሌሎች ደግሞ ቆመው በንግግሮች ላይ ተጠምደዋል።

ሙሉ ለሙሉ የደረሱ ብርቱካናማ ፍራፍሬዎች በበርካታ ዛፎች ላይ፣ ጥቅጥቅ ባለ አረንጓዴ ቅጠሎች መካከል፣ በሰፊ የፍራፍሬ እርሻ ውስጥ ተንጠልጥለዋል። ብርቱካን ለማምረት የተሻለው የአየር ንብረት ምንድነው?

አንድ ሰው በዘይት ወይም በቅባት የተነጠፈ የሌላውን ሰው ክንድ ሲይዝ ይታያል። የህክምና ወይም የመታሻ ሂደት አካል ይመስላል። የተያዘው እጅ ላይ የጋብቻ ቀለበት ይታያል። የክንድ ላይ መታሸት ለጤና ምን ጠቀሜታዎች አሉት?

ተደራርቦ በተሰራ የፎቅ ቤት አሰራር ላይ ነጭ እና ቀይ ቀለማት ጎልተዋል። የቤቱ አሰራርም ባህላዊ ይዘት ያለው እና ሰፊ ቦታን የያዘ ነው።

"ዦጋ" የሚል የምርት ስም ያላቸው ሶስት ትልልቅ ፈሳሽ ሳሙናዎች በመስመር ተቀምጠዋል። ማጠራቀሚያዎቹ ብርቱካናማ፣ ሰማያዊ እና ነጭ ቀለም ያላቸው ሲሆን ሁሉም የሰማያዊ መክደኛ አላቸው። የልብስ ማጠቢያ እና ለተለያዩ አገልግሎት የሚውል ፈሳሽ ሳሙናዎች መሆናቸውን መለያዎቻቸው ያሳያሉ።

የኢትዮጵያ ንግድ ባንክ በጣም ረጅም ዘመን ያስቆጠረ ባንክ ነው። አሁን ላይ ዘመኑ ባፈራው ቴክኖሎጂ መሰረት እየዘመነ የተለያዩ የሞባይል ባንኪንግ መተግበሪያዎችን በማምጣት ፈጣን እና ቀልጣፋ አገልግሎትን እየሰጠ ይገኛል።

እናትና አባት ሦስት ሕፃናትን አቅፈው በሰማያዊ ወንበሮች ላይ ተቀምጠዋል። ሁለቱም ጥንዶች ነጭ እና በቱርክዊዝ ቀለም ያጌጡ የኢትዮጵያ ባህላዊ ልብሶችን ለብሰዋል። ሕፃናቱም ተመሳሳይ የተገጠመ ልብስና ጂንስ ቁምጣ ለብሰው ሲታዩ፣ ሁሉም ፈገግ ይላሉ።

የሆቴል ቡፌ አቀራረብ ይጎበኛል። ከረሜላ፣ ኬኮች፣ እና ብርጭቆ ውስጥ ያሉ ጣፋጮች ይቀርባሉ። ከበስተጀርባ አንዱ ሼፍ ለምግብ ዝግጅት ቆሟል። በተለይም በጠረጴዛ ላይ ብዙ ዓይነት የጣፋጭ ምግብ ዓይነቶች በሥርዓት ተደርድረዋል። ቦታው ዘመናዊ ዲዛይን አለው።

አንድ ወጣት በታንኳ የሚመስል በባህላዊ የጀልባ ላይ ተቀምጧል። እሱ ቢጫና አረንጓዴ የሆነ ቲሸርት ለብሶ በእጁ ደግሞ መቅዘፊያ ይዟል። ጀልባው በታና ሐይቅ ላይ የሚንሳፈፍ ሲሆን፣ በሩቅ በኩል ደግሞ አረንጓዴ ደሴቶች አሉ። በጀልባው ላይ ስንት ሰዎች አሉ?

በትልቁ የተገነቡ ነጭ የኢንዱስትሪ ማከማቻ ታንከሮች በብረት መዋቅሮች ጥላ ስር ቆመዋል። ታንከሮቹ በቀይ ሰንጠረዦች የተዋቡ ሲሆን ከኋላቸው ደግሞ ሰማያዊ ባለ ብዙ ደረጃ ፋብሪካ ህንፃዎች አሉ። ሰማዩ ንፁህና ደማቅ ነው።

"ዋሪት " የሚል ስያሜ ያለዉ የዉኃ ማጣሪያ ማስታወቂያ ቦርድ ነዉ። ከመካከል የዉኃ ማጣሪያዉ እቃ ከአናት ላይ የገና አባት ኮፍያ ለብሷል። የዉኄ ማጣሪያዉ ነጭ እና ጃር የዉኃ መያዣ ተደርጓል።

ዘመናዊ የሽንት ቤት ክፍል የጨለማ እብነበረድ ግድግዳዎችና ወለል አሉት። መታጠቢያ ገንዳው እና መጸዳጃ ቤቱ የተንጠለጠሉ ናቸው። በጨለማ የእንጨት መደርደሪያዎች ላይ በደንብ የተጣጠፉ ፎጣዎችና የሽንት ቤት ቁሳቁሶች ተቀምጠዋል፤ ሰው ሠራሽ መብራቶች ደግሞ ቦታውን በሞቃት ብርሃን ያበራሉ።

የአንደኛ ደረጃ ተማሪዎች ሲሆኑ የኢትዮጵያ ብሔራዊ ሰንደቅ አላማ ለመስቀል ተሰልፈው እያከበሩ ይገኛሉ እነዚህ የአንደኛ ደረጃ ተማሪዎች የተቦሳቆለ አይነት ያለባበስ ስነ ስርአት አላቸው።

ፀጉሯን ወደ ቀኝና እና ግራ ከፍላ በጌጥ አስራዋለች። ጌጣ ጌጢ ከግንባሯ ጀምሮ ፀጉሯን ላይ ደርሷል። ቢጫ ቀለም ያለዉ ቀሚስ ለብሳለች። በትንሹ ቀይ፣ አረንጓዴ እና ነጭ ቀለም አበባ ለቀሚሱ ተጨማሪ ዉበት ሆኗታል። በእጆቿ ከጨሌ የተሰራ ሞሶብ መሳይ ጌጥ ይዛለች።

በትናንሽ አራት ማዕዘን ቅርጽ ያላቸው ጥራዞች የተሠራ ክብ ምስል ይታያል። ምስሉ በመሃል ላይ በፀሐይ መጥለቂያ/መውጫ የተሞላ ይመስላል። የላይኛው ግማሽ ብርቱካናማ እና ቢጫ ቀለም ሲሆን፣ የታችኛው ግማሽ ደግሞ ቀይ እና ጥቁር ቡናማ ቀለም አለው።

በብዙ አረንጓዴ ቅጠላት መካከል የተወሰኑ ወይነጠጅ አበቦች ፈክተው አብበዋል። እነዚህ ቅጠሎችም ይሁኑ አበቦች በመጠናቸው አነስ ያሉ እና ያያዛቸው ግንድም ቀጠን ያለ ነው።

ነጭና ጥቁር ቀለም የያዘ ቆዳ የለበሰ የሶፋ ወንበር ቤቱን አስዉቦታል። ከሶፋዉ ፊት ላይ ከላይ ነጭ የተለበጠ አራት ማዕዘን ቅርፅ ያለዉ ጠረጴዛ ተቀምጧል። በግራ የሶፋዉ ጀርባ የግድግዳ ላይ ሶኬት ተገጥሞለታል።

ብዙ የፖሊስ አመራር ስልጣን ላይ ያሉ ሰዎች በአንድ አዳራሽ ዉስጥ ተሰብስበው ተቀምጠዋል። ከእነዚህ ሰዎች የተወሰኑት የአመራር የስልጣን ልብስን ከነማጀቢያ ጌጣቸው ለብሰዋል።

ጨለማ፣ ቡናማ ቀለም ያለው መጠጥ በብርጭቆ ማሰሮ እና በመስታወት ብርጭቆ ውስጥ ይታያል። ማሰሮው እና ብርጭቆው በሽመና በተሰራ ክብ ማቴ ላይ ተቀምጠዋል፣ ከበስተጀርባው የነጭ ጡብ ግድግዳ አለ።

ወንዱ ሰማያዊ ሸሚዝ እና ቀይ ባለ ካሬ ቅርጽ ያለው ሱሪ ለብሶ በኃይል እየጨፈረ ሲሆን፤ ሴቷ ረጅም ቀይ ቀሚስ እና ጥቁር ቀበቶ ለብሳ ትጨፍራለች። ጨፋሪዎቹ በምስሉ ላይ የሚያሳዩት የትኛው የአማርኛ ጨዋታ ነው?

ረጃጅም መስኮቶች ያሉት የውስጥ ምግብ ቤት አቀማመጥ። ክብና አራት ማዕዘን ቅርጽ ያላቸው ጠረጴዛዎች በነጭ ልብስ ተሸፍነው፣ በቆዳ ወንበሮች ተከበዋል። ወለሉ ላይ ቡኒ ምንጣፍ ሲነጠፍ፣ ከአንድ በኩል የከተማዋ እይታ አሉ።

ጎንደር ታሪካዊቷ የኢትዮጵያ ከተማ ስትሆን፣ በተለይ በንጉሠ ነገሥት ፋሲለደስ የተገነቡት አስደናቂ ቤተመንግስቶቿ ትታወቃለች። እነዚህ የፋሲል ግቢ ውስጥ የሚገኙ ቤተመንግስቶች የሀገሪቱን ታላቅ ታሪክና ባህል የሚያሳዩ የዩኔስኮ የዓለም ቅርስ ናቸው። ከተማዋ የኦርቶዶክስ ተዋሕዶ እምነት ማዕከልም ናት።

ይህ ምስል የ"ጣና ሐይቅ ከፍተኛ ትምህርት ዝግጅትና ሁለተኛ ደረጃ ትምህርት ቤት"መግቢያ በር ያሳያል። ትልቁ መግቢያ ከነጭና ቢጫ ምልክት ጋር የአማርኛና የእንግሊዝኛ ጽሑፎች አሉት። የዚህ ዓይነት የትምህርት ተቋማት በኢትዮጵያ ወጣቶች የከፍተኛ ትምህርት ተደራሽነት ላይ ምን ያህል ተጽዕኖ አላቸው?

ጥቁርና ነጭ ቀለም ያለው ክብ ቅርጽ ያለው ቅርጫት ወይም ሳህን ይታያል። መሃል ላይ ጥቁር ክብ ሲሆን፣ ከውጭ በመጠምዘዝ ቅርጽ የተሰሩ ነጭና ጥቁር ንድፎች አሉ። ከውስጥ ወደ ውጭ የሚሽከረከር የሚመስል ምስል አለው።

ቆዳን ለመንከባከብ (ለቆዳ እንክብካቤ) የሚያገለግል ነጭ ሳሙና እና ማሸጊያው ቀርቧል። ማሸጊያው አረንጓዴ ሲሆን አልዎ ቬራ እና የሺአ ቅቤን ጨምሮ ተፈጥሯዊ ንጥረ ነገሮችን እንደያዘ ያሳያል። በተፈጥሮ ንጥረ ነገሮች የተሰሩ ሳሙናዎች ለቆዳችን ምን ልዩ ጥቅሞች አሏቸው?

ሁለቱም ሰዎች ነጭና ወርቃማ ቀለም ያለው የቤተ ክርስቲያን ልብስ ለብሰዋል። ትንሹ ልጅ ቀይ ቀለም ያለው ዕጣን ማስቀመጫ ይዟል፣ ትልቁ ሰው ደግሞ በግራ እጁ ወርቃማ ዕጣን ማጨሻ ይዞ ዕጣን ያጨሳል።

አንዲት ሯጭ በዋንጫ ማራቶን ውድድር የመጨረሻውን መስመር በመጀመሪያ እያቋረጠች ነው። እጆቿን በደስታ ወደ ላይ ዘርግታ የአሸናፊነት ምልክት ስታሳይ የ2:20:59 ሰዓት በዲጂታል ሰሌዳ ላይ አለ። በማራቶን ላይ 2፡20፡59 ሰዓት መመዝገብ በአለም አቀፍ ደረጃ ምን ዓይነት ብቃት ያሳያል?

የጎን አደባባይ ላይ የተዘረጉ አትክልቶችን ያሳያ ል፤ በ ሸራ ላይ ካሮት፣ ቀይ ሽንኩርት እና ጎመን ጎን ለጎን ተዘርግቶ ይታያል ?

ውኃ የኤሌክትሪክ ኃይል ለማመንጨት የሚያገለግል ግዙፍ ግድብ ነው። ከግድቡ አጠገብ ትልቁ የኃይል ማስተላለፊያ ማዕከል ይገኛል። በዙሪያው ያለው መሬት በአረንጓዴ ተክሎች የተሸፈነ ሲሆን ግንባታው ያለቀ ይመስላል። ይህ የኃይል ማመንጫ ግድብ ምን ያህል የኤሌክትሪክ ኃይል የማመንጨት አቅም አለው?

"ጋሪ" የቆየና ባህላዊ የትራንስፖርት ዘዴ ሲሆን፣ በኢትዮጵያ ከተሞች እና ገጠራማ አካባቢዎች ዕቃዎችንና ሰዎችን ለማጓጓዝ የሚያገለግል ነው። የሚጎተተው በፈረስ ወይም በበቅሎ ሲሆን፣ ከዘመናዊ መኪኖች በፊት ለነበረው ትራንስፖርት አነስተኛ ወጪ እና ቀርፋፋ አማራጭ ሆኖ አገልግሏል።

ከሰማይ ከፍታ ላይ የተነሳው ምስል አራት መንገዶች የሚገናኙበት ክብ ቅርጽ ያለው ትልቅ አደባባይ ነው። በአደባባዩ መሃል የከተማዋን ምድር ባቡር የሚያሳልፍ ዋሻ ይታያል፤ በአካባቢው ረጅም ዘመናዊና ክብ ቅርጽ ያላቸው ህንጻዎች ተተክለዋል፣ ይህ ቦታ በከተማዋ የት ይገኛል?

ይህ ምስል ቀይ ወጥ ላይ ተደርድረው በትንሽ ቃሪያ ያጌጡ የጥቅልል እንጀራ ቁርጥራጮችን ያሳያል። ምግቡ በጥቁር መጥበሻ ውስጥ ሲሆን፣ እንጀራው የጤፍ ወይስ የገብስ መሆኑ አይለይም። ይህ ምግብ በየትኛው የኢትዮጵያ አካባቢ በብዛት ይሰራና ይበላል?

ባህላዊ የኢትዮጵያ ምግብ ቤት ወንበሮችና ጠረጴዛዎች በብዛት ተደርድረው ይታያል። የክብ መስቀል ቅርጽ ያላቸው የጀርባ መቀመጫዎች እና በተሸመነ ሸራ የተሸፈኑ የቡና ጠረጴዛዎች በግልጽ ይታያሉ። ግድግዳው በሥዕሎች እና በጀርባ ባሉ ትልልቅ ዕቃዎች ያጌጠ ነው።

በተለያዩ ቀለማት እና ዲዛይኖች ያሸበረቁ ቦርሳዎች ተደርድረዋል። ቦርሳዎቹ በክብ ቅርጽ የተሰሩ እና ማንገቻዎችም ያሏቸው ናቸው። ከቦርሳዎቹ ባሻገር የተወሰኑ አረንጓዴ ቅጠል ያላቸው ዛፎች አሉ።

ሰማያዊና ነጭ ቀለም ያለው፣ ባለ ሁለት መግቢያ ያለው ቻርጅ ማድረጊያ አያያዥ ይታያል። ከስር ሁለት ጠመዝማዛ ኬብሎች ሲኖሩ፣ አንደኛው 6 ጫማ ሌላኛው ደግሞ 10 ጫማ ርዝመት አለው። ይህ ኬብል ስልክን ለመሙላት ከመደበኛው በበለጠ ለምን ያህል ጊዜ ሊወስድ ይችላል?

ማስዋቢያው በነጭ መጋረጃ ከበስተጀርባ የተደገፈ ሲሆን፣ ከፊት በኩል በጠረጴዛ ላይ ተጨማሪ አበባዎች እና የጌጣጌጥ ዕቃዎች አሉ። ይህ የጌጣጌጥ አሰራር በዋነኛነት ለምንድነው በነጭ መጋረጃዎች እና በሰው ሰራሽ አበባዎች የተዋቀረው?

አንዲት ሴት በምትይዘው ነጭ ጫማ ላይ ትኩረት ተደርጓል። ጫማው ባለከፍተኛ ተረከዝ ሲሆን፣ በእግር ጣቶች አካባቢ የሚያብረቀርቅ ጌጣጌጥ አለው። የሴትየዋ እጅ የብር የእጅ ሰዓት ያደርጋል። ከበስተጀርባ ብዙ የጫማ መደርደሪያዎች በደበዘዘ መልኩ ይስተዋላሉ።

ይህ የጤና መመሪያ ፖስተር በአረንጓዴና ሰማያዊ ቀለም ዳራ ላይ የተለያዩ የጥንቃቄ መልዕክቶችን ይዟል። ሥዕሎቹ እጅን መታጠብ፣ ማስክ አለማድረግ፣ ሰላምታ አለመስጠት፣ ርቀትን መጠበቅና ቆሻሻን በአግባቡ ማስወገድን ያመለክታሉ።

ነጭ ጓንት ያደረጉ ሁለት እጆች የፊት ገጽታ የሚያጸዳ መሳሪያ ተጠቅመው የአንዲት ሴት ቆዳ ያጸዳሉ። ሴትየዋ የሐብሐብ ቁርጥራጮች በአይኖቿ ላይ ተደርገውላት በአረንጓዴ የፀጉር ባንድ ይታሰራል። ከጎን በጨለማ ብርሃን ውስጥ ነጭ ፎጣዎች አሉ።

በእጅ ልብስ ከማጠብ ይልቅ በቀላሉ ጉልበታችንንም ጊዜያችንንም ቆጥበን ፣ ከድካም ድነን ልንጠቀምበት ከምንችለው መሳሪያ መካከል አንዱ የልብስ ማጠቢያ ማሽን ነው።

ይህ ቀለል ያለ አረንጓዴ ቀለም ያለው ዘመናዊ መጥረጊያና የአቧራ ማፈሻ ነው። መጥረጊያው ላይ ለቆሻሻ ማስወገድ የሚውል ማበጠሪያ ተገጥሞለታል። የሁለቱ ዕቃዎች ጥምረት ጽዳትን እንዴት ያቀላል?

አንድ የኦርቶዶክስ ሃይማኖት አባት በአንድ እጃቸው መስቀል፣ መቋሚያ እና ድምጽ ማጉያን ይዘው ይናገራሉ። እኚህ አባት ነጭ ካባን እና በራሳቸው ላይ ደግሞ ነጭ ጥምጣምን ጠምጥመዋል።

የሥጋ ቤት አቅጣጫን የሚያሳይ የንግድ ምልክት ከፍ ብሎ ተሰቅሏል። ነጭ ምልክቱ በቀይ ቀለም "እርግብ ስጋ ፌስቲቫል" የሚል የአማርኛ ጽሑፍና የበሬ ጭንቅላት ምልክት አለው። በተሻገረ ቢላዋዎች ማስጠንቀቂያም ጎልቶ ይነበባል።